አይሱዙ የተሰኘው የጭነት መኪና ሲሆን ለደረቅ ጭነት አገልግሎት በጣም ወሳኝ የሆነ የመኪና ዓይነት ነው። ይህ መኪና አሁን ላይ ገበያ ዋጋው ሰባት ሚሊየን የሚገመት ሲሆን የፈረስ ጉልበቱ ከሦስት ሽህ ይበልጣል።

የፕሮፖዛል ዝግጅት ማስዋቢያ በቀይና በብር ፊኛዎች ቅስት ተዘጋጅቷል። በመሃል ላይ፣ ወርቃማው "ዊል ዩ ሜሪይ ሚ” የሚለው ጽሑፍ በቡናማ መጋረጃ ፊት ለፊት ተሰቅሏል። መሬት ላይ ቀይ የአበባ ቅጠሎችና ትናንሽ ሻማዎች ሲታዩ፣ ይህ ዝግጅት የምንድን ነው?

አንድ መደብ ላይ የተለያዩ ሸቀጣ ሸቀጦች በሶስት የእንጨት መደርደሪያዎች ላይ በቅርበት ቀርበዋል። መሃከለኛ መደርደሪያ ላይ ሰማያዊ ሽፋን ያላቸው የዱቄት ወተት ቆርቆሮዎች በዋናነት ጎልተው ይታያሉ።

ማስታወቂያ "አበባ" የሚባል የታሸገ የመጠጥ ውሃ ያሳያል። ዋናው ትልቅ ጠርሙስ በግራ በኩል በውሃ ፍንጣቂዎች የተከበበ ነው። ንፁህ እና ቀዝቃዛ ይመስላል። ይህ ውሃ ለጤና ተስማሚ ነው?

ግራጫ ጸጉርና ፂም ያለው፣ መካከለኛ ዕድሜ ያለው ሰው የለበሰው ልብስ ጥቁር ሲሆን ነጭ ሸሚዝ ከውስጥ አድርጓል። ይህ ሰው በየትኛው ሙያ ወይም የሥራ መስክ ይታወቃል?

ሶስት የተለያዩ የቅርጫት ሥራዎች በጥቁር ዳራ ላይ ተቀምጠዋል። ቅርጫቶቹ በቀይ፣ ሰማያዊ፣ ቢጫና አረንጓዴ የባሕላዊ ዕደ-ጥበብ የተሠሩና በደማቅ ቀለም የተቀነባበሩ ናቸው።

ድንጋያማ በሆነ ግድግዳ ላይ የተገጠመ ዘመናዊ የመደርደሪያ ማስዋቢያ ነው:: ነጭ መደርደሪያዎቹ በውስጣቸው መብራት አላቸው:: መብራቱ ግድግዳው ላይ ቢጫ ብርሃን ሲያንጸባርቅ፥ በጎን በኩል ያለው ብርሃን ደግሞ ሰማያዊ ነው:: የሚያምር የቤት ውስጥ ማስጌጫ ዘዴ ነው!

ከበረሃማ ኮረብታ ስር የባቡር ሐዲድ ዋሻ መግቢያ ነው። በዋሻው መግቢያ አጠገብ የባቡር ሀዲድ ወደ ውስጥ የሚገባ ሲሆን፣ ሠራተኞችም በግንባታ ላይ ባለው ዋሻ ፊት ለፊት ተሰብስበው አሉ። ከበስተጀርባ ሰማያዊ ሰማይ አለ።

የድሮ የሸክላ ማምረቻ ዕቃዎች ከደረቅ አፈር እና ከተቃጠለ ግድግዳ አጠገብ ወለል ላይ ተቀምጠዋል። ከአፈሩ ወለል እና ከተቃጠለው የዋሻ/ግድግዳ ጋር የተያያዘው አካባቢ ይህ ሂደት የትኛው አካባቢ እንደተከናወነ ሊያመለክት ይችላል?

የሐበሻ ቀሚስ ከጥጥ በተሰራ ሸማ ጨርቅ የሚዘጋጅ፣ ነጭ ቀለም የበዛበት ቀሚስ ነው። በጠርዙ ላይ ባለ ብዙ ቀለም ክሮች የተጠለፈ ጌጦች አሉት። ይህ ቀሚስ በበዓላትና በልዩ ልዩ ስነ-ስርዓቶች ላይ በሴቶች የሚለበስ ሲሆን የኢትዮጵያን ባህል ውበት ነው።

"በደሌ ስፔሻል ቢር" የሚል ፅሁፍ በእንግሊዘኛ ተፅፏል። የቢሬዉን አርማ የያዘ ቢጫ ወረቀት ጠርሙሱ ወገቡ እና አንገት ላይ ተለጥፏል። ከጠርሙሱ ጎን የጠቀመጠ የቢራ ብርጭቆ ግማሽ ሆኗል። የቢራ ጠርሙሱ ቀለም ምን አይነት ነዉ?

ትላልቅ ድንጋዮች ያሉት ዋሻ መግቢያ በጨለማና በሩቅ ብርሃን ተቀርጿል። በርካታ ሰዎች በዋሻው ውስጥ ቆመው ወደ ውጪ ያለውን ብርሃን እየተመለከቱ ነው። የዋሻው ውስጠኛው ክፍል ቡናማ እና ግራጫማ ዐለቶች አሉት።

ሶስት ሜዳ አህዮች በሰፊና አረንጓዴ የሳር ምድር ላይ ቆመው ሣር ሲግጡ አሉ። የሁሉም እንስሳት አካል በግልጽ በሚታዩ ጥቁርና ነጭ መስመሮች የተሸፈነ ነው። ፀሐያማ በሆነ አየር ውስጥ በሰላም ይመገባሉ። የሚንቀሳቀሱትስ በየትኛው የዓለም ክፍል ነው?

ባለቀለም የሳሙና እሽጎች በመደርደሪያዎች ላይ በደንብ ተደራርበው ቀርበዋል። በግራ በኩል፣ "Diva" የሚል ስም ያላቸው፣ በቢጫ እና ቡናማ እሽግ ውስጥ ያሉ ሳሙናዎች በብዛት አሉ።

አንዲት ትንሽ ቀይ የእንጨት ጀልባ በሐይቅ ዳርቻ በሣር ላይ አርፋለች። የሐይቁ ውሃ አረንጓዴና ጭቃማ ሲሆን፣ በላዩ ላይ የውሃ አበቦች አሉ። ከበስተጀርባው ረዣዥም ሣሮችና አንድ ትንሽ የቁጥቋጦ ዛፍ ይገኛሉ።

ፎርቲኖ የሚባል፣ ጥራት ያለው ምርት በስድስት ደረጃዎች የተደረደረ የብረት ማብሰያ ድስት ስብስብ ነው። እነዚህ አይዝጌ ብረት የተሠሩ ድስቶች ክዳንና ትላልቅ እጀታዎች አሏቸው። ለዘመናዊ ወጥ ቤት ምቹ የሆኑ ዘላቂና ንፁህ ማብሰያ ዕቃዎች ናቸው።

ቡናማና ክብ ቅርጽ ያለው የቆዳ ማሰሪያ ያለው ባህላዊ የውሃ ወይም ወተት መያዣ መደብ በደረቅ መሬት ላይ ተቀምጧል። ከበስተጀርባው አረንጓዴ ዛፎችና ቁጥቋጦዎች ያሉበት ክፍት ቦታ አለ።

በላይኛው መደርደሪያ የህጻናት ዳይፐሮች ሲኖሩ፣ ከታች ደግሞ "BIG COW" እና "LATO MILK" የተባሉ የወተት ዱቄት ቆርቆሮዎች ። በመደርደሪያው ላይ ያሉት የ"Dr. S" እና ሌሎች የህጻናት ዳይፐሮች በምርት ስም የሚለያዩት ለየትኛው የዋጋ ወይም የጥራት ደረጃ ነው?

"አዲስ አድማስ" የተሰኘ ጋዜጣ ዋና ገጽ ላይ አድዋ የሚለው ቃል ከንጉሥና ከንግሥት ሥዕሎች ጋር ታትሟል። ጋዜጣው ቀይ እና ነጭ ቀለሞችን በስፋት ተጠቅሟል። ይህ እትም የትኛው ዓመት ወይንም ወር ሊሆን ይችላል?

ትልቅ ቀይ የፊደል ቀለም "የሰንበት ድምፅ" የሚል ጽሑፍ በግልጽ ተጽፏል። ከርዕሱ በታች አረንጓዴና ቢጫ ቀለማት የበዙበት የገጠር መልክአ ምድር ሥዕል አለ። በመልክአ ምድሩ ላይ አንድ ግልጽ የሆነ የሰው ቅርጽአለ።

በሰፊው ሜዳ ላይ የሚታየው በነፋስ የሚወዛወዝ አረንጓዴ የእርሻ ሰብል ነው። የሰብሉ የእድገት ሁኔታ እየተካሄደ ያለውን ጥሩ ምርት ያሳያል። በማያ ገጹ ታችኛው ክፍል የዜና ማሳሰቢያ አለ። በዚህ ሜዳ ላይ ምን ዓይነት ሰብል ነው የተዘራው?

አንድ እጅ በእርሳስ የምርጫ ወረቀት ላይ መልስ እየሞላ ነው። ወረቀቱ ብዙ ጥያቄዎች የተሰመሩበት ሲሆን ለእያንዳንዳቸው አራት የመልስ አማራጮች አሉ። እጁ አማራጭ 'ሀ' ላይ ምልክት አድርጓል። ተማሪው ወይም ፈታኙ ትክክለኛውን መልስ እየመረጠ ነው።

በግራና በቀኝ የእንግሊዝኛና የአማርኛ ጽሁፍ ያለበት ደብረ ብርሃን ሪፈራል ሆስፒታል የመግቢያ ቅስት ተጽፏል። የሆስፒታሉ ስም እና የስልክ ቁጥሮች በቅስቱ ላይ ተጽፈዋል። ቅስቱ ቡናማና ነጭ ሲሆን፣ ከላይ የኤሌክትሪክ መስመር አለ። ሰማዩ ደብዛዛና ግራጫማ ነው።

ትልቅ ነጭ የልብስ ስፌት ማሽን በጠራራ ነጭ ዳራ ላይ ይታያል። 'brother' የተሰኘው የምርት ስም በግልጽ የተቀረጸ ሲሆን፣ ዲጂታል ማሳያና የተለያዩ የመስፌት ምልክቶች አሉ። ይህ ማሽን ለስፌት ሙያ ትምህርት ቤት ተማሪዎች ጥቅም ይሰጣል?

በቀይ ቀለም የተሰራ እና በመሃሉ "እቢሲ" የሚል ነጭ ፊደላት ያለበትን የአርማ ንድፍ ያሳያል። ይህ አርማ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሊሆን ይችላል?

አንዲት ገበሬ ሴት በቆሎ በተተከለበት ማሳ ውስጥ ተንበርክካለች። ሰማያዊ ልብስ ለብሳ እጆቿ ላይ ጥቁር ጓንቶች አድርጋለች። የተተከሉ የቆሎ ችግኞች በትክክለኛ ረድፍ አሉ። ሴቷ አረንጓዴ ቅጠሎችን በመንካት አፈሩን ትመረምራለች።

በቀን ብርሃን፣ ነጭ የዩኤን አርማ ያለበት መኪናና የዓለም ምግብ ፕሮግራም ሰንደቅ ዓላማ በአንድ ሕንፃ አጠገብ ይገኛሉ። ከኋላው ሰማያዊ ታርፓሊን የተሸፈኑ የጭነት መኪኖች ተሰልፈዋል። እነዚህ መኪኖች ምን ዓይነት ዕርዳታ እያጓጓዙ ነው? የጭነት መኪኖቹ ወዴት እየሄዱ ነው?

እጆች ከፍ ባለ ጥቁር ገጽ ላይ ያሉ ነጭ ፒን የሚመስሉ ምልክቶችን በመንካት እያነበቡ ነው። እነዚህ ምልክቶች በብሬይል ስርዓት የተጻፈ ጽሑፍን ይወክላሉ። ይህ ዘዴ የማየት እክል ያለባቸው ሰዎች እንዲያነቡ ይረዳል። ብሬይልን ያገኙት ሰው ማን ናቸውና መቼ ተገኘ?

ከፊል ዘመናዊ ሕንጻ ፊት ለፊት፣ ስድስት ወንዶች ባህላዊ ቀሚሶችንና የተለያየ ቀለም ያላቸው ሻርፖችን ለብሰዋል። እነዚህ ሰዎች የሚወክሉት የትኛውን ብሔር ወይም የሙዚቃ ቡድን ነው?

ኦሮማይ የተሰኘው የበዓሉ ግርማ መጽሓፍ ሲሆን በኢትዮ ኤርትራ ጦርነት ጊዜ የተከሰቱ ድርጊቶችን ከልቦለድ ታሪኮች ጋር አዋህዶ ገበያ ላይ የቀረበ ድንቅ መጽሀፍ ሲሆን። እስከ 8ኛ እትም ድረስ መሽት የተቻለ ድንቅ መጽሀፍ ነው።

አትሌት ኃይሌ ገብረ ሥላሴ ቀይ በነጭ የቦክስ ጓንት አርጎ አትሌት ደራርቱ ቱሉ ደግሞ ሰማያዊ በነጭ ጓንት አጋ እየተፋለሙ ፤ ከኋላ ሰዎች እያዩ

ጥቁር እና ነጭ ምስል በባህላዊ የሙዚቃ ትርኢት ላይ የሚሳተፉ ብዙ ሰዎች ። መሃል ላይ ያለችው ሴት ጥቁር ንድፍ ያለው ነጭ የባህል ልብስ ለብሳ ስትጨፍር፣ ወንዶች በሁለት ረድፍ በነጭ ባህላዊ ልብሶች ተሰልፈው ያጅቧታል።

የውጭ ፎቶግራፍ ባዶ የእንጨት መደርደሪያዎች እና የብርጭቆ ማሳያዎች ያሉት የዳቦ ቤት ፊት ለፊት ያሳያል። ዳቦ መጋገሪያው ለዕለቱ ተዘግቶ ይሆን እንዳ ?

በብረታ ሳህን ውስጥ ብዙ የተጠበሱ ምግቦች ተከማችተዋል። እቃዎቹ የሶስት ማዕዘን ቅርጽ ሲይዙ፣ ወርቃማና ፈካካ ቀለም አላቸው። ሙቅ ሰሞሳዎች በብዛት ለመብላት ቀርበዋል። የዘይት ጥብስ መሆናቸውን የሚያመለክት ነገር አለ። የምግብ አቅርቦት ነው።

ቡናማ እና ነጭ ቀለማት ያላት ትልቅ በግ ከአራት ግልገሎቿ ጋር፣ ግራጫ ግድግዳ አጠገብ ቆማለች። ትንሾቹ ግልገሎች ወተት እየጠጡ እና በዙሪያዋ ተጠጋግተው ይንቀሳቀሳሉ። ይህች እናት በግ ምን ያህል ግልገሎችን አፈራች?

ሰማያዊ ወታደራዊ ልብስና ነጭ ቦት ጫማ የለበሱ ወታደሮች ሰልፍ ላይ ያሳያል። ወታደሮቹ ጠመንጃዎቻቸውን በአቀባዊ ይዘው በስነስርዓት እየተጓዙ ነው። ሠራዊቱ የሀገርን ሰላም ያስጠብቃል?

ይህ ሥዕል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሥነ ጥበብ ዘይቤ የተሳለ ነው። ኢየሱስ ክርስቶስ አንድ ሽማግሌ የሐዋርያን እግር በእንጨት ሳህን ውስጥ ሲያጥብ ይታያል። በስተጀርባ ሌሎች ሐዋርያት ቆመዋል። ይህ የኢየሱስ ተግባር ምን ዓይነት መንፈሳዊ ትምህርት ያስተላልፋል?

ጥቁር ልብስና ቀይ ክራባት ያሰረ ሰው ቀኝ እጁን ከፍ አድርጎ ቀይ ምንጣፍ ላይ ቆሟል። አንዲት ሴት ከፊት ለፊቱ በግራ በኩል ቆማ ወረቀት ትመለከታለች። በስተግራ የኢትዮጵያ ባንዲራ ይታያል። ይህ ሥነ-ሥርዓት ምን ዓይነት የመንግሥት ክንውን ሊሆን ይችላል?

አንድ ኤርፖርት ሰራተኛ ደማቅ ቢጫ ቀሚስና የጆሮ መከላከያ አድርጎ ከአንድ ትልቅ ተሳፋሪ አውሮፕላን ፊት ለፊት ቆሟል። ሰራተኛው ራሱን ከፍ አድርጎ ቢጫ ምልክቶችን በመጠቀም ለአውሮፕላኑ አብራሪ መመሪያ ይሰጣል። ከበስተጀርባው ሰፊው አስፋልትና ደማቅ ሰማያዊ ሰማይ ይገኛሉ።

የምትስቅ ውብ ሴት ናት ። የፀጉር አበጣጠሯ የፊቷን ክፍል በጥሩ ሁኔታ የተሠራ ጥምጥም ሲሆን፣ የኋላው ደግሞ ረጃጅም ጠመዝማዛ ፀጉሮች ናቸው። ሴትየዋ ማራኪ ሜካፕ ተጠቅማለች። ይህ የፀጉርና የመልክ ውህደት ባህላዊና ዘመናዊ ውበትን ያንጸባርቃል።

ትልቅ ነጭ የማስታወቂያ ሰሌዳ ያሳያል። ሰሌዳው የእንግሊዝኛ እና የአማርኛ ጽሁፍ እንዲሁም የመኪና ምስል፣ የእውቂያ መረጃ እና የማህበራዊ ሚዲያ ምልክቶች አሉት፤ ይህም የመኪና መሸጫ ቦታን አይወክልም?

ከብሎኬት የተሰራ ቤት ይገኛል። ቤቱ ሥስት ሰማያዊ በሮች አሉት። ቤቱ የተዘጋጀዉ ለመፀዳጃ ቤት መሆኑ በሮቹ ይናገራሉ። ዉጨኛዉ የቤቱ ማዕዘን ላይ ፒክ ቀለም ተቀብቷል። አዲስ የተዘጋጀ ቤት ነዉ።

ጥቁር ቡናና ቀይ ቀለም የተቀባ ጄበና የያዘ ወርቃማ ቀለበት ከቅርበት ይታያል። የጄበናው ንድፍ በትንንሽ ነጭ አልማዝ በሚመስሉ ድንጋዮች ክብ ታጥሯል። ቀለበቱ በግራጫና በነጭ የተደበላለቀ ዳራ ላይ ተቀምጧል።

ታላቁ የኢትዮጵያ ሯጭ ሰለሞን ባረጋ በትራክ ሩጫ ውድድር ላይ ሲሮጥ ቀርቧል። አትሌቱ አረንጓዴና ጥቁር የሩጫ ልብስ ለብሶ፣ በጉልበት ወደፊት ይገሰግሳል። በሩጫው ወቅት ፊቱ ላይ ጥንቃቄ ጎልቷል። ይህ አትሌት የትኞቹ ዓለም አቀፍ ውድድሮች ላይ ታላቅ ስኬት አግኝቷል?

በዚህ የጎዳና ላይ ምስል፣ አንድ ሻጭ ሎሚ፣ በርበሬና ዱባ የመሰሉ አትክልቶችን በእግረኛ መንገድ ላይ አድርጎ ይሸጣል። ሻጩ ጥቁር ባርኔጣ አድርጎ ሲታይ፣ እቃዎቹ በቀይ በሆነ ጨርቅ ላይ ተቀምጠዋል። ይህ ፈጣን የገበያ ቦታ የትኛውን የአዲስ አበባ አካባቢ ሊያሳይ ይችላል?

አረንጓዴ ቅጠሎችና የሐምራዊ ቀለም ያላቸው አበቦች በስፋት የሚሸፍን ተክል በቅርብ ቀረጻ ቀርቧል። ቅጠሎቹ ጥቅጥቅ ያሉና አንጸባራቂ ናቸው። አበቦቹ አምስት ቅጠሎች አሏቸው። የእጽዋቱ ግንድና ቅርንጫፎችም አሉ። እነዚህ አበቦች በአብዛኛው በየትኛው ወቅት ነው የሚያብቡት?

ትልቅ ጸጉራም ጦጣ በሳርና ድንጋይ በተሸፈነ መሬት ላይ ተቀምጧል። ፊቱ ጥቁር ሲሆን በነጭ ወፍራም ፀጉር ተከቧል፤ ደረቱ ላይ ደግሞ የሶስት ማዕዘን ቅርጽ ያለው ቀይ ፀጉር አለው።

ድልድዩ በሐይቅ ውሃ ውስጥ ሰርጎ ገብቷል። ጥቂት ሰዎች በእግረኛ ድልድዩ ላይ እየተጓዙ ወይም ቆመዋል። በሁለቱም የድልድዩ ጎኖች ሁለት ትላልቅ ጀልባዎች ተጠግተዋል። ከዛፎቹ መሃል የብረት ጣራ ያለው አንድ ህንጻ እና ጥግ ላይ የቤተክርስቲያን ምልክት አለ።

ይህ የተጠላለፈ ቅርጽ ያለው ምስል በቀላል ቀለማት ተሠርቷል። ነጭ መደብ ላይ ጥቁር፣ ቡኒ እና ብርቱካንማ አበባ የሚመስሉ ንድፎች ተደጋግመው አሉ። ይህ ንድፍ ብዙውን ጊዜ ለየትኛው ዓይነት የእጅ ጥበብ ሥራ ሊያገለግል ይችላል?

ብዙ ሰዎች በሆቴል በረንዳ ላይ በጨለማ ቡናማ ጠረጴዛዎች ዙሪያ በዊኬር ወንበሮች ተቀምጠዋል። ቀይና አረንጓዴ የፀሐይ መከላከያ ጃንጥላዎች በላያቸው ላይ ተዘርግተዋል። የበረንዳው ወለል በሰቆች የተነጠፈ ሲሆን ከጀርባ ባለ ብዙ ፎቅ ሕንፃ ይታያል።

አንድ ሰው የሽያጭ ቦታ ላይ ተቀምጦ ከደንበኛ ጋር እየተነጋገረ ነው። ቦታው በተለያዩ ዕቃዎች በተሞሉ ትላልቅ ከረጢቶች የተከበበ ነው፤ እነዚህም በጅምላ ቅመማ ቅመም ወይም ደረቅ እፅዋት ይዘዋል ።

አንድ ሰው ነጭ ልብስ ለብሶ፣ የንግግር መድረክ ላይ ቆሞ ማይክሮፎን ይዞዋል። ከበስተጀርባው የኢየሱስ ክርስቶስን ምስል የሚያሳይ ስዕል አለ፤ ከታች ደግሞ ሌሎች ሰዎች ተቀምጠዋል።

ክብ በሆነ ብረት ሳህን ላይ የተቀመጠ ወጥ እንጨቶች በየአቅጣጫው ተሰክተው በተቆረጠ ዳጉሳ እና እንጀራ ተከቧል። ወጡ በነጭ እርጎና ጥቁር በርበሬ ያሸበረቀ ነው።

በርካታ ህዝቦች ባንድራ ይዘው ሰላማዊ ሰልፍ ወጥተዋል። ባንድራዎቹ ቢጫ፣ ቀይ፣ አረንጓዴ ቀለማቶችን ይዟል። ሰዎቹ የተለያዩ ልብሶችን ለብሰዋል። ከጎን ቆርቆር ቤት አለ። ታላላቅ ዕፅዋቶችም ተመልክተዋል።

አንድ እጅ "deepseek" የሚል አርማ ያለበትን ስማርት ስልክ በአቀባዊ ይዞ አለ። ይህ "Deepseek" የቻይና መንግሥት አርቴፊሻል ኢንተለጀንስ ምን አይነት ችሎታ አለው?

በክብ አርማ ውስጥ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ሕንፃና አርማ አለ። ከታች በኩል የተከፈተ ቢጫ መጽሐፍ ሲኖር፣ በግራ በኩል አረንጓዴ የስንዴ ዘለላ በቀኝ በኩል ደግሞ የኢትዮጵያ ካርታ ውስጥ ያሉ የአበባ ቅርጾች ተቀምጠዋል።

በመሃል በር ያለው ዘመናዊ ነጠላ ቪላ ቤት፣ ቀለል ያለ ቡናማ ጣራና ግድግዳዎች አሉት። በቤቱ በረንዳ ላይ የተገጠሙት ትናንሽ መብራቶች በምሽት ለቤቱ ምን ያህል ውበትና ደህንነት ይጨምራሉ?

ሁለት ተመሳሳይ ጥቁር እና ቀይ ሬዲዮዎች ቻናል 22 ያሳያሉ። እያንዳንዳቸው መሳሪያዎች ለአጭር ርቀት ግንኙነት የተነደፈ ስክሪን፣ አዝራሮች እና አንቴና አላቸው።

ሰማያዊ የደንብ ልብስ የለበሱ የጸጥታ አባላት በርካታ በከረጢት የታሰሩ የተለያዩ እሽጎችን መሬት ላይ ከሰዎች ጋር ሆነው እየፈተሹ ነው። ወታደሮቹና ሲቪሎች በአቅራቢያቸው ትላልቅ የጎማ ጎማዎች ሲታዩ፣ የሚፈተሹት እቃዎች ህገወጥ ናቸው?

ሰማያዊና ነጭ ቀለም ያለው ያረጀ ሴዳን በመንገድ ላይ ይነዳል። የታክሲ ተሽከርካሪው የላይኛው ክፍል ላይ ለዕቃዎች ማስቀመጫ ራክ አለው። ከኋላው አረንጓዴና ነጭ ባስ ቆሟል። በዙሪያው ብዙ ሰዎች ሲሄዱ፣ ህንጻዎችና የንግድ ምልክቶች ከዳራው አሉ።

ባህላዊ የኢትዮጵያ ልብስ ለብሳ የተቀመጠች ወጣት ሴት ሙሉ አካል ፎቶ ነው። የለበሰችው ልብስ ከትከሻዋ የወረደ ነጭ ረዥም ቀሚስ እና እጅጌ አለው።

የቢሮ መሳሪያ ለወረቀት ቀዳዳ መብሻነት ያገለግላል። መሳሪያው ጥቁር ሲሆን በውስጡ የብር ቀለም ያላቸው ምንጮች አሉት። ወረቀቱን በትክክል ለማስገባት የሚያገለግሉ መመሪያዎች ተጨምረዋል። አጠቃላዩ ቅርጹ ትልቅና ለቢሮ ሥራ የሚያስፈልግ ነው።

ጥቁር ልብስና ሻሽ የለበሱ ሴቶች መስመር ይዘው ቆመዋል። ሴቶቹ በተለያዩ ልብሶች ማለትም ረጅም ቀሚሶችና ቀለል ያሉ ልብሶች አድርገዋል። በሰፊው የቤት ውስጥ አዳራሽ ውስጥ አሉ። የጠበቀ መደብ መፈጠሩ ግልጽ ነው።

የሚሽከረከር ምስል በጎዳና ላይ ተቀምጠው ስጋ እየጠበሱ ያሉ ሰዎችን ያሳያል። የበቆሎ ፍሬዎች በድስት ውስጥ ሲጠበሱ ይታያሉ። በዙሪያው ሰዎች እና አንድ ትልቅ ድንጋይ ያለበትን አካባቢ ያመለክታል። በቆሎው የሚጠበሰው ምን አይነት ምግብ ለማዘጋጀት ነው?

በአረንጓዴ ደን የተከበበ የድንጋይ ቅስት ድልድይ በወንዝ ላይ ተገንብቷል። ጭቃማው ወንዝ በፍጥነት በድንጋያማ መሬት ላይ ይፈስሳል፤ ድልድዩ ከበርካታ ጥንታዊ ቅስቶች የተሰራ ነው። ከድልድዩ በላይና በጎን ጥቅጥቅ ያለ ተፈጥሯዊ ዕፅዋት ይገኛል።

በደማቅ ፀሐይ ስር አንድ የትራፊክ ፖሊስ ነጭና ረጅም የጭነት መኪናን በሕዝብ መንገድ ላይ እያቆመ ይመረምራል። ፖሊሱ ሰማያዊ ልብስ ለብሶ ሲሆን፣ መኪናውም ጥቁር መከላከያ ሰሌዳ አለው። ፖሊሱ ለደህንነት ሲባል ምን ዓይነት ሰነዶች ወይም ፍተሻ እያደረገ ሊሆን ይችላል?

ቀይና ጥቁር ቀለም ያለው የኤሌክትሪክ አየር ማራገቢያ መሳሪያ ይታያል:: መሣሪያው ጥቁር መያዣ እጀታ እና የኤሌክትሪክ ገመድ አለው:: ቀይ ክብ አካሉ ላይ 'Jahanster' ተብሎ ተጽፏል::

ቢጫ-አረንጓዴ ቀለም ያላቸው ሁለት ገመድ አልባ የኃይል መቆፈሪያ/መሰርሰሪያ በአናጢነት ጠረጴዛ ላይ ይታያሉ። አንደኛው መሰርሰሪያ ቢት ያለበት ሲሆን ሁለቱም 18V ሊቲየም ባትሪ አላቸው። በታችኛው ክፍል ላይ ጥቂት ብሎኖች ተዘርግተዋል።

በጥብቅ በተጠለፈ ሰማያዊና አረንጓዴ ሻሽ የተሸፈነች ልጅ በቅርብ ርቀት ይታያል። ከጀርባዋ ደግሞ ሰማያዊ ሻሽ የተጠቀለለ ሌላ ልጅ አለ። ሁለቱም ልጆች ጥርት ብለው ፈገግታ ያሳያሉ። እነዚህ ልጆች የትኛውን የአየር ንብረት የሚወክል ልብስ ለብሰዋል?

የትምህርት ተቋም አርማ ሰፋ ባለ መልኩ ቀርቧል። መሃል ላይ አንድ መጽሐፍ፣ ነበልባል ያለበት ችቦ እና ከበስተጀርባ ውሃ ወይም ፏፏቴ አለ።'አድቫንሲንግ ኖውሌጅ' የሚለው የእንግሊዘኛ ሐረግ በመጽሐፉ ላይ ተጽፏል። በታችኛው ቀኝ ጥግ ላይ ዜና አቅራቢ ሴት በስክሪን ውስጥ ቆማለች።

ይህ ዝግጅት የኢትዮጵያ ቡና ሥነ-ሥርዓት ነው። ጠረጴዛው በሣር ያጌጠ ሲሆን ጀበና፣ ባህላዊ ጽዋዎችና የእንጨት ማጨሻ አለው። ከጎኑ የበቆሎ ፍሬ (ፈንዲሻ) እና ስኳር በሳህን ቀርበዋል። የቡና መርሃ ግብር በባህላዊ ቁሳቁሶች ተሞልቷል።

ብዙ ቡናማ የእንጨት ጠረጴዛዎች እና ወንበሮች በጥሩ ረድፍ ተሰልፈዋል። ግድግዳው ፈካ ያለ ግራጫ ሲሆን፣ መሃል ላይ አረንጓዴ የጥቁር ሰሌዳ ተሰቅሏል። ከቀኝ በኩል ትልቅ መስኮት ብርሃን ያስገባል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃነ ጳጳሳትና የሃይማኖት አባቶችን ናቸው። አባቶቹ ባህላዊ የንግሥ ልብሶችንና ጥላዎችን ይዘው ከፍ ባለ መድረክ ላይ ቆመዋል። ብዙ ነጭ ልብስ የለበሱ ምእመናን ከታች ሆነው ይሰግዳሉ። አባቶችም ወረብ እያቀረቡ ነው።

አንድ ልጅ ከፊቱ በተተከለ የእንጨት መንሽ ላይ የተጠለፈ ነጭ ክር እጁን ዘርግቷል። ከበስተኋላው በቅርንጫፎች የተሠራች ጎጆና ሌላ ሰው መሬት ላይ ተቀምጦ እየሰራ ነው።

የመካከለኛ ዕድሜ የሚገመት ጥቁር ፀጉር ያለው ሰው ሰማያዊ ጥቁር ልብስ ለብሶ፣ ነጭ ሸሚዝና ቀይ ከነጭ ነጠብጣቦች ያለው ክራቫት አስሮአል። ሰውዬው ወርቃማ መነጽርና ትንሽ ጢም አድርጎ መታየቱ ምን ዓይነት ሙያዊ ወይም ስብዕና ባህሪን ሊያሳይ ይችላል?

ገደላማ በሆነ ተራራ ላይ ብዙ ሰዎች ተሰልፈው ወደ ላይ ሲወጡ ይታያሉ። አካባቢው በለምለም አረንጓዴ ዕፅዋት የተሸፈነ ሲሆን፣ መንገዱ በሰው ሰራሽ የእንጨት ደረጃዎች የተደገፈ ነው። ከታች በኩል ቤቶች ይታያሉ። ይህ አካባቢ በኢትዮጵያ ውስጥ ከሚገኙት የቱሪዝም መዳረሻዎች የትኛው ሊሆን ይችላል?

በረንዳ ላይ የተቀመጠ የሚያብረቀርቅ ቡናማ የእንጨት ጠረጴዛና ወንበሮችን ። ጠረጴዛው በመካከሉ ወፍራም የእንጨት መቀመጫ ያለበት ሲሆን በጎን በኩል ረጅም የእንጨት ወንበር እና የእጅ መደገፊያ ያለው ወንበር አሉ።

መንገድ ዳር ባለ የእግረኛ መንገድ ላይ ብዙ ቁጥር ያላቸው የተጠላለፉ የዕደ ጥበብ ስራዎች ተቀምጠዋል። ቅርጫቶቹ አረንጓዴ፣ ቢጫና ቀይ ጨምሮ በተለያየ ቀለም የተቀቡ ናቸው። ሻጮች ቅርጫቶቹን በዛፍ ጥላ ስር አዘጋጅተዋል። ሰዎች በአካባቢው እየተዘዋወሩ ዕቃዎቹን ይመለከታሉ።

የአልሚ ምርት በ1 ኪሎ ግራም የታሸገ በርበሬ የተለያዩ ቅመሞች ድብልቅ እንደሆነ ያሳያል። ይህ የበርበሬ ቅመም ድብልቅ በዋነኝነት ለየትኛው የኢትዮጵያ ምግብ ዝግጅት አገልግሎት ይሰጣል?

ብዙ ቁጥር ያላቸው የክር ጥቅሎች በረጅም ብረት መደርደሪያዎች ላይ ተቀምጠው አሉ። ከጥቅሎቹ የሚወጡት ቀጭን ክሮች ወደ ሽመና ማሽኑ እየገቡ ነው። ይህም ክር ወደ ጨርቅ የሚለወጥበትን የማምረት ሂደት ነው።

ወጣት ወንድ የዜና አቅራቢ ሱፍና ክራቫት ለብሶ በማይክራፎን ፊት ለፊት ተቀምጧል። ከበስተጀርባ በዘር የሚሸፈን ግራጫማ ጠረጴዛ አለ። ከቀኝ በኩል አረንጓዴ የግብርና መሣሪያ ክፍል ይታያል። ከስር በቀይ መስመር የቴሌቪዥን ዜና ጽሁፍ አለ።

ተማሪዎች በክፍል ውስጥ ማርሻል አርትስ ስልጠና ይወስዳሉ። ብዙ ልጆች በቀይና በጥቁር የትግል ልብስ ለብሰዋል። አስተማሪዎቻቸው ከኋላ ጠረጴዛ ላይ ተቀምጠው ስልጠናውን ይመራሉ. ትምህርቱ የሚካሄደው ከቤት ውስጥ ነው።

ነጭ ጥምጣምና ካባ የለበሰ ጢም ያለው አዛውንት፣ በቀኝ እጁ ጥንታዊ መጽሐፍ ይዟል። መጽሐፉ ያረጀና በቀለማት ያሸበረቁ ሃይማኖታዊ ሥዕሎች አሉት። ከበስተጀርባው የቤተክርስቲያን ግድግዳ ላይ ቅዱሳን ተስለው አሉ። ይህ የቆየ መጽሐፍ ስንት ዓመት ገደማ ሊሆን ይችላል?

ጓንት ያደረገ እጅ የወርቅ ቀለም ያለው የሴቶች የእጅ ሰዓት ይዞ ቀርቧል። የሰዓቱ ዙሪያ በጠጠር ያጌጠ ሲሆን፣ የመደወያው ገጽ በትንንሽ ኮከቦች ያጌጠ ነው። ከበስተጀርባ ብዙ ተመሳሳይ ሰዓቶች ተቀምጠዋል።

በነጭ ጀርባ ላይ የሚታዩት አራት ባለቀለም ፋይሎች ናቸው። ከፊት ለፊት ያለው አረንጓዴ ፋይል ሲሆን፣ ቀጥሎ ሰማያዊ፣ ቀይ እና ወይንጠጅ ቀለም ያላቸው ፋይሎች በአንድ ረድፍ ተቀምጠዋል። እያንዳንዳቸው ፋይሎች ነጭ መለያ እና የብረት ቀለበቶች አሏቸው።

አንዲት ሴት ከሁለት ልጆች ጋር በተጨነቀ ስሜት የምታወራ ይመስላል፤ ሴትዮዋ ልጆቹን አቅፋ ከቆርቆሮ ቤት ፊት ተቀምጣ የቤተሰብ ፍቅርን አትገልጽም ?

መጠጥ ቤት መደርደሪያ ላይ የተለያዩ መጠጦች ያሳያል። የተለያዩ የቮድካ፣ ውስኪ እና ሌሎች መጠጦች ጠርሙሶች ተደርድረዋል። ጠርሙሶቹም በደብዛዛ ብርሃን ያንጸባርቃሉ። እነዚህ መጠጦች በህጋዊ መንገድ ይሸጣሉ?

አምስት ወጣት ሴቶች የኢትዮጵያን ባህላዊ ልብስ ለብሰው ተሰብስበዋል። ሁሉም ነጭ የሀበሻ ቀሚሶችን በቀይ፣ ቢጫና አረንጓዴ ጥለት ያደረጉ ሲሆን፣ የተለያዩ የጸጉር አሰራሮችና ሻሾች ይዘዋል። ከጀርባቸው የህንጻ ግድግዳው ላይ አሉ።

ፋልት ያልተነጠፈ መንገድ ግንባታ ቦታ አካባቢ ሰዎች እየተንቀሳቀሱ ነው። በመንገዱ ላይ ተሽከርካሪዎች ተሰልፈው የሲሚንቶ ማደባለቂያ የጭነት መኪናዎች ቆመዋል። ዳገታማ በሆነ ስፍራ ላይ ትላልቅ ሕንፃዎች አሉ። የግንባታው ስራ የከተማዋን መሠረተ ልማት እያሻሻለ ነው።

ከፍተኛ ቁጥር ያላቸው ምእመናን በላሊበላ ቤተ ክርስቲያን አካባቢ ሃይማኖታዊ በዓል ሲያከብሩ ነው። ካህናቱ ጥቁር ካባ ለብሰው ከታቦቱ ፊት ሲቆሙ፣ የኢትዮጵያ ሰንደቅ ዓላማ በድንጋዩ ላይ ተሰቅሏል።

ከቀርከሃ የተሰሩ እና ቡናማ ቀለም የተቀቡ የሳሎን እቃዎችን ስብስብ። ስብስቡ ሁለት ባለአንድ መቀመጫ ወንበሮችን፣ አንድ ባለሁለት መቀመጫ ሶፋ እና በመሃል የብርጭቆ ገጽ ያለው ትንሽ ጠረጴዛን ያካትታል። ወንበሮቹ እና ሶፋው ሐምራዊ ቀለም ያላቸው የጨርቅ ትራሶች አሏቸው።

የሚስቁ አረጋውያን ባልና ሚስት በቅርብ አሉ። ሴቲቱ በራሷ ላይ ነጭ ጨርቅ ጠምጥማ፣ ወንዱ ደግሞ በእጁ አረንጓዴ ቅጠላቅጠል ይዟል። ይህ ዓይነቱ የአረጋውያን ደስታ ምን ዓይነት የባህል ትስስር ወይም የቤተሰብ እሴቶችን ሊያመለክት ይችላል?

አርኪቴክቸሩ ከግራጫ ድንጋይ በተሰራ ቅስት መግቢያ በሁለት ዓምዶች ይጀምራል። በላይኛው ቅስት ላይ “የካቲት ፲፪ ሆስፒታል ሜዲካል ኮሌጅ” በሰማያዊ ተጽፏል። ሰዎችና ተሽከርካሪዎች መግቢያውን ያልፋሉ። ከቅስቱ አናት ያለው አርማ የማን ነው? የህክምና ኮሌጁ በየትኛው አካባቢ ይገኛል?

ፖለቲከኞች እና ሌሎች ሰዎች በአቮካዶ ፍራፍሬዎች በተሞሉ የእንጨት ሳጥኖች አጠገብ ተሰብስበዋል። ሰዎች በከብት እርባታ ፋርም ውስጥ ቆመው በኢንዱስትሪ ሂደት ላይ ውይይት ያደርጋሉ። አቮካዶ እንዴት ሊበስል እና ሊበላ ይችላል?

ሶስት ሴቶች በጫካ መንገድ ሲሄዱ ቀርበዋል። የኢትዮጵያ ባህላዊ ነጭ ልብሶችን ለብሰዋል። ከእነርሱ ሁለቱ በትከሻቸው ላይ ትልልቅ ቅርጫቶች አነግተዋል። ሦስተኛዋ ሴት በትከሻዋ ላይ የሸክላ ውሃ ማሰሮ አነግታለች። ሁሉም ሴቶች ዕቃዎቻቸውን በመሸከም ወደ መሄጃቸው ይጣደፋሉ።

ሰማያዊ የመስታወት መስኮቶች ያሉት ትልቅ ባለ-ሮዝ ቀለም ሕንፃ ከፊት አለ። በሕንፃው አናት ላይ ባሕር ዳር ዩኒቨርሲቲ የሚል ጽሑፍ ተቀርጾ፣ በግራ በኩል ደግሞ አንድ ሐውልት ቆሟል።

ልብስ ማድረቂያ ማሽኖች በመሰለፍ ተቀምጠዋል። ከማሽኖቹ አንዱ በሥራ ላይ ነው፣ ውስጡ ልብሶች በፍጥነት እየተሽከረከሩ ነው። ማሽኖቹ ከብረት የተሠሩ ሲሆኑ ብርቱካናማ ቀለም አላቸው።

ሰፊ እጅጌ ያለው ጥቁር የምረቃ ቀሚስ እና የሚያብረቀርቅ አጨራረስ በነፃነት ተንጠልጥሏል። ርዝመቱ ከጉልበት በታች ይዘልቃል እና ጨርቁ በቀላል ዳራ ላይ ብርሃንን ያንፀባርቃል::

ሁለት ሴቶች ነጭና አረንጓዴ፣ ቢጫ፣ ቀይ ባንዲራ የያዘ ጨርቅ ዘርግተዋል። ከታች በቅርብ ሆነው ሁለት ወንዶች የዘንባባውን ዛፍ በመጥረቢያ እየቆረጡ ነው። የዘንባባው ቅጠሎች ሰፋፊ እና አረንጓዴ ናቸው። በላይኛው ክፍል "ዘበኛ" የሚል ጽሑፍ በቢጫ ተጽፏል።

ከፊታችን ሁለት የሴቶች ፈዛዛ ቡኒ ጫማዎች አሉ። ጫማዎቹ ሰፋፊ ተረከዞችና ከእግር ቁርጭምጭሚት ጋር የሚታሰሩ ማሰሪያዎች አሏቸው። ከኋላቸው አንድ ትንሽ ተክል በጌጥ ማሰሮ ተቀምጧል።

ብዙ ሰዎች መንገድ ላይ ተሰብስበው የሚንቀሳቀሱበት ትዕይንት ይንጸባረቃል። አብዛኞቹ ወንዶች ናቸው፤ የተወሰኑት ደግሞ ዕቃዎቻቸውን በትላልቅ ሻንጣዎች ወይም በጨርቅ ተጠቅልለው ይዘዋል። መሃል ላይ ቀለል ያለ ሰማያዊ ሸሚዝ የለበሰ ሰው ጎልቶ ይታያል። ከበስተጀርባ ተሽከርካሪዎች አሉ።

አንድ ሰው ባህላዊ የኢትዮጵያ ቀለም ያላቸውን አረንጓዴ፣ ቢጫና ቀይ ሰንበር ያለበትን ልብስ ለብሷል። የሰንበሮቹ ጥለት ከአንገቱ ጀምሮ ወርዶ በነጭ ሸሚዝ ላይ ጎልቷል። በግራ እጁ ወርቃማ ሰዓት አድርጎ ፈገግ ብሏል።

አንዷ ሴት ከጀበና ቡና ወደ ትንንሽ ስኒዎች እያፈሰሰች ነው። የክፍሉ ወለል በሣርና በነጭ አበባዎች ያጌጠ ሲሆን፣ ሙሽራውም ባህላዊ ዳቦ ይዞ ተቀምጧል። ይህ ሥነ ሥርዓት የትኛውን የኢትዮጵያ ባህል ይወክላል?

የተለያየ ልብስ የለበሱ ብዙ ሴቶች በአረንጓዴ የሳር ሜዳ ላይ ጎንበስ ብለው ይሠራሉ። በስተኋላቸው በድንጋይ የተሞላ ወንዝ ይፈስሳል፣ እናም አንድ ሰው በወንዙ መካከል ሆኖ ይታያል። የሥራው ቦታ ተራራማ በሆነና የቆላማ በሆነ አካባቢ ይገኛል።

በርካታ ሰዎች ቢጫ ልብሶችን ለብሰው በአረንጓዴ ስፍራ ላይ ችግኞችን ይተክላሉ። ወንዶችና ሴቶች ጉልበታቸውን ዝቅ አድርገው በቡኒ አፈር ውስጥ ሲሰሩ ይታያሉ። ከበስተጀርባም ትላልቅ ዘመናዊ ሕንጻዎች አሉ።

በነጭ ዳራ ላይ ጥቁር ሰማያዊ ቀለም ያለው የ'MOST' አርማ አለ። ከ"ሞ" ፊደላት አጠገብ "የሳይንስና ቴክኖሎጂ ሚኒስቴር" የሚል ጽሑፍ አለ። በግራ በኩል አንድ ሰማያዊ ሉል በብርቱካን ኩርባ የተከበበ ሲሆን የሳይንስን ምሳሌ ይወክላል?

ሰፋፊ የእርሻ መሬት ላይ በደንብ ያደጉ ጎመን ቅጠሎች ይታያሉ። ይህ የምግብ ሰብል አምጪ እርሻ ለምርጥ ምርት ምን ያህል ውሃ ይፈልጋል?

አራት አካፋዎች በጥቁር፣ አረንጓዴ፣ ቀይና ሰማያዊ ቀለም ያላቸው እጀታዎች በአንድ ረድፍ ተሰቅለዋል። ሁሉም አካፋዎች የተጠጋጋ ጫፍ አላቸው። እነዚህ አካፋዎች ለምን አይነት የአትክልት ወይም የግንባታ ሥራ ተስማሚ ናቸው?

ቆንጆ ወጣት ሴት በባህላዊ የኢትዮጵያ ነጭ ቀሚስ (ሀበሻ ቀሚስ) እና ዘመናዊ የፀጉር አሰራር ይታያል። በአንገቷ እና በእጇ ላይ ብርቅዬ የወርቅ እና የብር ጌጣጌጦችን አድርጋለች። የጥንታዊ እና ዘመናዊ የአለባበስ ቅልቅል በኢትዮጵያ ፋሽን ውስጥ እንዴት እየተንጸባረቀ ነው?

የእህል መደብር ውስጥ ያለ ወጣት ሻጭ ያሳያል። እጅግ ብዙ የተለያዩ የጥራጥሬና የእህል ዓይነቶች በትላልቅ ከረጢቶች ተሞልተዋል። መደብሩ የተጨናነቀና ብዙ ዓይነት ዕቃዎች አሉት። ይህ ሱቅ የትኞቹን አስፈላጊ ነገሮች ያቀርባል?

አረንጓዴ የሆቴል አርማዎች፣ የብረት ማወቂያ መግቢያ በር፣ እፅዋት፣ እና ከበስተጀርባ ሰራተኞች የሚገኙበት የእንግዳ መቀበያ ቆጣሪ ይገኛል። ይህ ሆቴል በአረንጓዴ አርማዎች እና በእፅዋት ማስጌጥ ላይ የሚያተኩረው፣ ለደንበኞቹ ምን አይነት መልዕክት ወይም ጭብጥ ለማስተላለፍ ይሞክራል?

እነዚህ ወጣት ሴቶች የኢትዮጵያን ባህላዊ ልብሶች የለበሱ ሲሆን፣ ልብሶቹም በልዩ የጥልፍ ሥራ ያጌጡ ናቸው። እነዚህ ውብ ባህላዊ ልብሶች በየትኛው የኢትዮጵያ ብሔር ወይም ብሔረሰብ ዘንድ የተለመዱ ናቸው?

አራት ሴቶች ባህላዊ ልብሶችንና ሻርፕ ለብሰው፣ ፈገግታ በተሞላበት ሁኔታ በተክሎች ችግኞች መሃል ተቀምጠው የሚታዩት፣ ይህ የቡድን ተሳትፎ በግብርና ሥራ ውስጥ ያለውን የሴቶችን ሚና እንዴት ይገልጻል?

ይህ አምስት ሰዎችን ያቀፈ ቤተሰብ በባህላዊ የኢትዮጵያ ልብስ ለብሶ ፈገግታ ያሳያል። ወርቃማ እና ነጭ ቀለም ያላቸው ልብሶች በላያቸው ላይ በአማርኛ "እናት"፣ "አባት"፣ "ልጅ" ተብሎ ተጽፏል። ይህ የቤተሰብ የፎቶ ቀረጻ በኢትዮጵያ ባህል ምን ዓይነት መልዕክት ያስተላልፋል?

ረዥም እና ጥቅጥቅ ያለ አረንጓዴ ቅጠል ያለው ዛፍ ዋናው ቦታ ይዟል። ግንዱ ወፍራም እና የተሰነጠቀ ነው። ሥሩ መሬት ላይ ተዘርግቷል፤ ከበስተጀርባ በድንጋይ የተከበበ ደረቅ ቦታ አለ። ይህ ዛፍ ምን ዓይነት ዝርያ ነው?

ገበያተኛው በበርካታ ክፍት ከረጢቶች የተሞላውን የተለያዩ የእህል ምርቶችን ይመዝናል። በከረጢቶቹ ውስጥ ጤፍ፣ በቆሎ፣ አኩሪ አተር፣ ባቄላ እና ሌሎችም ምርቶች አሉ።

ረዣዥም ጥቁር ፀጉር ያላት አንዲት ሴት ጥቁር ጂንስ ለብሳለች። ነጭ የሐበሻ ልብስ የሚመስል ባህላዊ ልብስ ለብሳለች፤ ቀይ እና ሰማያዊ ቀለም ባለው ቀበቶ ደግሞ አጣፍጣዋለች። የልብሱ ጠርዝ ላይ ጥቁር እና ነጭ ቅርጾች አሉ። ቀሚሷን እንዴት አያችሁት?

ደማቅ ቀይ ጸጉር ያጌጠ ግራጫ ፈረስ በሁለት እግሮቹ ቆሞ ይታያል። ጋላቢው ባህላዊ ልብስ ለብሷል፤ በሰፊ ሜዳ ላይ ትዕይንት እያቀረበ ነው። ከበስተኋላ ሌሎች ሰዎችና ቤቶች ይታያሉ። በኢትዮጵያ በዓላት ላይ የፈረስ ጉዞ ትርዒት በብዛት የሚታየው በየትኛው አካባቢ ነው?

ሁለት ኢትዮጵያውያን ሯጮች የሀገራቸውን ሰንደቅ ዓላማ ተጠቅልለዋል። ሴቷ ሯጭ ጥቁር ፀጉሯን ጎንጉና ሰማያዊና ነጭ ልብስ ለብሳ 'HIRPA' የሚል ባጅ አላት። ወንዱ ደግሞ ቀይ ቁምጣና ነጭ ቬስት ለብሶ 'ገመቹ' የሚል ባጅ አለው። ሁለቱም የሩጫ ምን አግኝተዋል?

አንዲት ሴት በጭንቅላቷ ሮዝ ጥምጣም አድርጋለች። ከታች በስተግራ በኩል በርካታ እንቁላሎችና የተቆረጡ ሎሚዎች ይገኛሉ። በግራ በኩል በቀይ፣ በቢጫና በሐምራዊ ሳጥኖች የአማርኛ ጽሑፍ አለ።

አንድ ታላቅ ቤተ ክርስቲያን ፊት ለፊት በሺዎች የሚቆጠሩ ምዕመናን ተሰብስበዋል፡፡ ብዙዎቹ ነጭ የባህል ልብስ የለበሱት አማኞች በጸሎት ላይ ሲሆኑ ሻማ ለኩሰዋል፡፡ በቀለማት ያሸበረቀው የኢትዮጵያ ሰንደቅ ዓላማ በቤተ መቅደሱ ላይ ተንጠልጥሏል፡፡

አንድ እጅ ደማቅ ቀይ ቀለም ያላቸውን አምስት ትልልቅ ካሮቶች ይዟል። ከበስተጀርባ ብዙ ሺህ የሚቆጠሩ ተመሳሳይ ካሮቶች በስፋት ተከምረው ወለሉን ሸፍነዋል። እነዚህ ካሮቶች በቅርቡ ከተሰበሰበ ምርት የተገኙ ሲሆን፣ የሰብሉን ብዛት ይገልፃሉ።

ባለ ጥቁር የቢሮ ወንበር ከፊት ለፊት፣ ከኋላው ነጭ የመሥሪያ ጠረጴዛ አሉ። ጠረጴዛው ሶስት መሳቢያዎች ያሉት ሲሆን የብረት ሻተር ፊት ለፊት ቆሟል።

ነጭ የሀገር ልብስና ሻሽ የለበሰች ሴት እና ጥቁር ሱሪና ባለ ጥልፍ ሸሚዝ የለበሰ ወንድ በአንድነት ቆመዋል። ሁለቱም ጥቁር መነፅር አድርገው ፈገግታ ያሳያሉ። ከበስተጀርባ በዘንባባ የተሰራ ጣሪያ እና የኢትዮጵያ ኦርቶዶክስ ተዋህዶ ምልክት የሆነ መስቀል ያለበት ጎጆ ቤት አለ።

ዶክተሮች በሙሉ የጥበቃ ልብስ ለብሰው በሆስፒታል ክፍል ውስጥ ናቸው። ከፊት ለፊት አንድ ታማሚ በአልጋ ላይ ተኝቷል። ትልልቅ የኦክስጂን ሲሊንደሮችና የሕክምና መሣሪያዎች በአካባቢው አሉ። ሠራተኞቹ ታማሚውን ለመንከባከብ እየሠሩ ነው።

ዘመናዊ የፀጉር አቆራረጥ ያለው ወጣት ሰው ነው። ኩርንችት ፀጉሩ በጎን ተከርቶ ወደ ላይ ከፍ ብሎ ቆሟል:: የወርቅ ጉትቻና የአንገት ሐብል ለብሷል:: የፊት ገጽታው ትኩረት የሚስብ ሲሆን፣ የፀጉር ቤቱ መጋረጃ በስተጀርባ አለ::

አንድ ክብ ብረት መጥበሻ ጥቁር በሆነ የከሰል ምድጃ ላይ ተቀምጦ የሚታይ ሲሆን፣ ምድጃውም የእሳት ነበልባል ያመነጫል። በመጥበሻው ውስጥ መጥበሻ መገልበጫ ተቀምጠዋል።

ተመሳሳይ አርማኛ አጻጻፍ ያላቸው ብዙ አረንጓዴ የሻይ እሽጎች ተደርድረው አሉ። እያንዳንዱ እሽግ የሻይ ቅጠል የምትለቅም ሴት እና “ውሽ ውሽ ሻይ” የሚል ጽሑፍ ተጽፏል። በእሽጎቹ ላይ የሻይ ለቃሚ ሴት ምስል መኖሩ የምርቱን ምን ዓይነት ጥራት ይገልጻል?

ፋኖ ኮማንዶ ፍቅሩ እና ጓደኛው ናቸው። ኮማንዶ ፍቅሩ በሚያምር የእራያ አለባብስን የለበሰ ሲሆን ከኋላው ያለው ጓደኛው ደግሞ የፋኖ ወታደራዊ ልብስን ለብሷል። የሁለቱም ፋኖዎች ፁጉር አፍሮ ሲሆን በጣም የሚያማምሩ ክላሾቹን ይዘዋል። ከበስተጀርባቸው ህፃናቶች አሉ።

የአንገት ሐብል በትከሻ አካባቢ የሚደረግ ሰፊ እና ከባድ የሚመስል ሐብል። ክብ ቅርጽ ያለው ሰንሰለት ሲሆን በዋናነት በብርማ ቀለም የተሰራ ነው። ጠርዞቹ ላይ ጥቁር ዕንቁዎች እና ትንንሽ ነጭ ዶቃዎች ተንጠልጥለዋል። ይህ ጌጥ ከምን ይሰራል?

ምስሉ ለሠርግ ወይም ለሌላ ዝግጅት የተዘጋጀ ደማቅ መድረክ ያሳያል። ወርቃማ መጋረጃዎች፣ ነጭ አበቦች እና በቀለማት ያሸበረቁ የቅርጫት ማስጌጫዎች ይገኛሉ። ይህ ማስዋብ ለየትኛው የኢትዮጵያ የባህል ዝግጅት ተስማሚ ሊሆን እንደሚችል ይገምታሉ?

አንድ እጅ በጥቁር ስማርትፎን ላይ "ዲፕ ሲክ" የሚል ሰማያዊ ዓሣ ነባሪ አርማ ያለበትን መተግበሪያ ያሳያል። ስልኩ የያዘው ሰው እጁ በደብዘዝ ያለ ዳራ ላይ ጎልቶ ይታያል። የተባለው የፍለጋ መተግበሪያ በኢንተርኔት ላይ ምን አይነት አዲስ ነገር ያመጣል?

ማስታወቂያ የሞተር ብስክሌቶችንና መኪናዎችን በብድር እንደሚሸጥ ያሳያል። እነዚህ ተሽከርካሪዎች ለደንበኞች በብድር መሸጣቸው በኢትዮጵያ ያለውን የፋይናንስ ዘርፍ ምን ያህል ያሰፋዋ ል?

እውነተኛ የተቀረጸ የረጅም አንገት ያለው ቀጭኔ ሐውልት፣ በጉድጓድ ጀርባ ላይ ጥቅጥቅ ባሉ አረንጓዴ ቅጠሎችና ዛፎች መሃል ቆሟል፤ ከግራጫው ምሰሶ ላይ ቀይ ቀለም የተቀባ መቀመጫ ወንበር በከፊል አለ። የመቀመጫ ወንበር ከቀጭኔው ሐውልት ጀርባ ለምን ሊቀመጥ ቻለ?

ጥቁር ቡኒ እጅ በርካታ የሚያንፀባርቁ የብር (ወይም ብረት) የአንገት ሐብል ሰንሰለቶችን ቀጥ ብለው ይዟል። ሰንሰለቶቹ የተለያዩ ውፍረትና የአሠራር ዘይቤ ያላቸው ሲሆን፣ እነዚህ ሰንሰለቶች ለወንዶች ወይስ ለሴቶች የተዘጋጁ ናቸው?

ቡናማ ቀለም ያለው አንድ የብር መስቀል በጥቁር ዳራ ላይ ቀርቧል፡፡ መስቀሉ ረጃጅም ክንድና ከታች በኩል የተቀረጸ እጀታ አለው፡፡ በመስቀሉ መካከል ደግሞ የእመቤታችን እና የልጇ ሥዕል አለ፡፡

በነጭ ዳራ ላይ ሁለት የሳምሰንግ ታብሌቶች አሉ። አንደኛው ጥቁር ታብሌት ፊት ለፊት ታይቶ ሰማያዊና ነጭ የሰዓትና ቀን ስክሪን አለው። ሌላኛው ታብሌት በግራ በኩል በትንሹ ዘንበል ብሎ የኋላውን ጎን ያሳያል። የኋለኛው ገጽ ካሜራና የሳምሰንግ ጽሑፍ አለው።

ትልቅ የህፃናት ስብስብ በአንድ አረንጓዴ የሳር ሜዳ ላይ ለፎቶ ተሰብስበው ቆመዋል፤ አብዛኞቹ በፊታቸው ወረቀት ይዘዋል። ከኋላቸው ጭድ የተሰራ ጣራ ያለው ቤት ሲኖር፣ ነጭ ጨርቅ የለበሰ አዋቂ ከጎናቸው ቆሟል።

የኢትዮጵያ ባህላዊ ልብስ የለበሱ ወንድና ሴት ጥንድ በአረንጓዴ የጓሮ አትክልት ውስጥ ቆመው ሁለቱም ነጭ ልብስ ለብሰዋል፤ ሴትየዋ ደግሞ ቀይ ጥለት ያለበት ነጭ ልብስና ጃንጥላ ይዛለች። ወንዱ ነጭ ሱሪና ነጭ ጫማ ለብሷል።

ከከፍታ ቦታ የተነሳው ፎቶ በመካከለኛ መጠን ያለች ከተማን አሉ። ዋናው አስፋልት መንገድ በተለያዩ ባለ አንድ እና ሁለት ፎቅ ህንፃዎች የተከበበ ነው። ይህች ከተማ በቅርቡ ከፍተኛ የህዝብ ዕድገት ታያለች?

በኮረብታ ላይ የቆመው ይህ ጥንታዊ ፍርስራሽ ምናልባት የፋሲል ግቢ ቅርስ ይመስላል። እነዚህ ጥንታዊ ሕንፃዎች የኢትዮጵያን ታሪክና የቱሪዝም ዘርፍ ምን ያህል ይወክላሉ?

በርካታ ሰዎች በ'እንጦጦ ፓርክ' መግቢያ አካባቢ ደረጃዎች ላይ ቆመዋል። ግዙፍ አረንጓዴ ፊደላት እና ቀይ የልብ ቅርጽ ያለው "H" በስተጀርባ በዛፍ መካከል ይገኛል። አንዳንድ ሰዎች ፎቶ እያነሱ ሌሎች ደግሞ ፊደሎቹ ጋር ቆመዋል።

ይህች ወጣት ሴት ፀጉሯ በተለያዩ ሹሩባዎች ተሸምኖ ወደ ላይ ተሰብስቧል። የፊትና የጎን ፀጉሯ በስስ መስመር የተስተካከለ ሲሆን፣ የአልማዝ ቅርጽ ያለው የጆሮ ጌጥ በቅርብ ተደርጎላታል።

አዲስ የሚመስል ነጭ ኢሱዙ የጭነት መኪና በአቧራማ መሬት ላይ ቆሟል። መኪናው 'FSR' የሚል ጽሑፍ ያለበት ሲሆን የጭነት ማስቀመጫው በነጭ የእንጨት አጥር የተከበበ ነው። ይህ መኪና ምን ዓይነት ዕቃ ለመጫን ያገለግላል?

ሰማያዊ የመንገደኞች አውቶብስ መንገድ ላይ ቆሟል። በተለይም ከጎን በኩል በጭቃ ተበክሏል ። በርካታ ሰዎች አውቶብሱ መድረሻ ላይ በአንድ ረድፍ ቆመው ወደ አውቶብሱ ለመግባት ይጠባበቃሉ።

ጥቁር ልብስና ሰማያዊ ክራቫት የለበሰ፣ መካከለኛ እድሜ ያለው ሰው ከፊት ለፊት ተቀምጧል። እጆቹን በፊቱ ባለው ጥቁር ጠረጴዛ ላይ ደራርቧል። ከበስተጀርባ ሰማያዊ ዳራ ላይ ነጭ የአማርኛና የእንግሊዘኛ ፊደላት ተጽፈዋል። ማይክሮፎን ከፊቱ አለ።

ሦስቱ ሴቶች ከወንዱ ጋር ሲጨፍሩ ይታያሉ። ጥቁር አረንጓዴ ቀለም ያለው ረጅም ልብስ ለብሰዋል፤ ከወገባቸው ላይ ቀይ፣ ጥቁር እና ነጭ ቀለም ያለው ባህላዊ ጨርቅ የኢትዮጵያ ባንዲራ ቀለም ያለው ቀበቶ አስረዋል።

ሁለት ሰዎች ጭነት የተሸከሙ አህዮችን በአንድ ደረቅ መንገድ ላይ ይዘው ይሄዳሉ። አንደኛው አህያ ጭድ የተሸከመ ሲሆን፣ አካባቢው በጽዋር እጽዋት እና በደረቅ መሬት የተከበበ ነው። በክልሉ ያለውን የትራንስፖርት ሁኔታ ያሳያል። የዚህ ጭነት መድረሻ የትኛው ቦታ ነው?

በትልቁ የብረት ሳህን ላይ ኢንጀራ ተነጥፎ የተለያዩ የምግብ አይነቶች ተዘርግተውበታል። ጥሬ ወይም የደረቀ ስጋ፣ ቢጫ ሽሮ፣ የተቀቀለ ድንች፣ ጎመን እና የተቀላቀለ ሰላጣ ይገኛሉ። ይህ የምግብ አዘገጃጀት ምን አይነት የኢትዮጵያ ምግብ ዝርዝር ሊባል ይችላል?

በደማቅ ቀይ ቀለም የተለበጠ ድስት ነጭ ስቶቭ ላይ ተቀምጧል። ጥቁር እጀታ ያለው ቀይ ክዳን አለው። የድስቱ ጫፍ እና ክዳኑ የብረት ጠርዝ አላቸው። ከድስቱ አንድ ጎን ቀይ ሃንድል አለው። ዳራው ላይ ትንሽ ጥቁር እና ነጭ ነገር አለ።

ረጃጅሞች ነፋስ ወለድ ኃይል ማመንጫዎች በተራራ ላይ ባለው ለምለም ደን መካከል ተተክለዋል፡፡ ነጭ የሆኑት ማመንጫዎቹ ንጹሕ ኃይል ለማመንጨት ሲውሉ፣ ጠመዝማዛ መንገድ ከታች ወደ ላይ ይወስዳል፡፡ አካባቢው ሰፊና አረንጓዴ እንዲሁም ሰማዩ ጥርት ያለ ነው፡፡

ውሃ ጠብታዎች ያሉበት ጥቁር ጠርሙስ ቢራ ነጭ ጀርባ ላይ ቀርቧል። መለያው ቡኒና ወርቃማ ቀለም ሲሆን በላዩ ላይ በአማርኛ "ንጉስ" እና በላቲን "NEGUS" የሚል ቃል ታትሟል። ጠርሙሱ የወርቅ ካፕ አለው። መጠጥ የቢራ ወይም የሌላ ዓይነት ነው?

ጥሩ አለባበስ ያለው አንድ የፖለቲካ ሰው፣ ከበስተጀርባ የኢትዮጵያ ባንዲራ ሲታይ፣ ንግግር እያደረገ ነው። ሰውዬው በቁምጣውና በሚያብረቀርቅ ልብስ ለብሷል። ከፊቱ ማይክራፎኖች ተቀምጠዋል። ከጎኑ ደግሞ ሌላ ሰው ንግግር ሲያደርግ ይታያል። የኢትዮጵያ መንግሥት የሕዝብ ግንኙነትና የመረጃ ልውውጥ እንዴት ይከናወናል?

አረንጓዴ ኮረብታዎች ባሉበት ለምለም ገጠራማ አካባቢ መሃል ዘመናዊ ባለ ብዙ መስመር አውቶብስ መንገድ ተዘርግቷል። መንገዱ በመሀል በሣር የተከፋፈለ ነው። በስተቀኝ በኩል 'ኔክስት ኤግዚት ቱሉ ዲምቱ 16 ኪ.ሜ' የሚል ምልክት አለ።

አንድ ሽማግሌ ነጋዴ በገበያ ውስጥ ባለው ሱቅ ተቀምጧል። በሱቁ ውስጥ ብዙ የእህልና የቅመማ ቅመም ከረጢቶች ተደራርበዋል። አንዳንድ ከረጢቶች ክፍት ሆነው ይዘታቸው ይታያል። አንድ ወጣት የሱቁ ደንበኛ እንደሆነ ገምተን፣ ፊቱ ያልተሟላ ሰው ደግሞ ከጎኑ ይቆማሉ።

በባህላዊ ልብስ ያጌጠ ሰው ነጭና አረንጓዴ ጉልላት ካለው ህንጻ አጠገብ ቆሟል። ሰውዬው ባለብዙ ቀለም የተንገብር ብርድ ልብስና የራስ መሸፈኛ ለብሷል። ሰማዩ ጥርት ያለ ሲሆን ከበስተጀርባ ኮረብታዎች አሉ።

ከላይ "Pampers new baby-dry" የሚል ስያሜ ያለው የህፃን ዳይፐር ፓኬጅ ነው። ፓኬጁ አንድ የሚያምር ህፃን ፊት እና 40 ዳይፐሮችን እንደሚይዝ የሚያመለክቱ መረጃዎች አሉት።"NEWBORN 2" የሚለው መለያ ምን ዓይነት ክብደት ላላቸው ህፃናት እንደተዘጋጀ ያመለክታል?

ትላልቅ አረንጓዴ የሰብል እርሻዎች በመስመር ተዘርግተው ከበስተጀርባው ከተማ ይታያል። ሰማዩ ደመናማ ሲሆን በከተማይቱ ህንጻዎችና ዛፎች ይገኛሉ። ይህ የእርሻ ስራ በከተማ አካባቢ ምን ያህል የተለመደ ነው?

አውሮፕላኑ ነጭ ሲሆን ጭራው ላይ የኢትዮጵያ ቀለማት ምልክት አለው። ከበስተጀርባ ኮረብታማ ቦታዎች፣ የከተማ ሕንፃዎች እና የአየር ማረፊያ ማማ ነው። አውሮፕላኑ ነጭ ገላው ላይና ጭራው ላይ የኢትዮጵያ ቀለማት ምልክት ያለው መሆኑ ምንን ሊያመለክት ይችላል?

ከቤት ንብረታቸው የተፈናቀሉ ወይም ስደተኞች የሚመስሉ ብዙ ሰዎች በጠራራ ፀሐይ መሬት ላይ ተቀምጠው ። ሰዎች በተለያዩ ቀለም ያላቸው ልብሶችና መጎናጸፊያዎች የተጠቀለሉ ሲሆኑ፣ ከበስተጀርባ በአሸዋማ መሬት ላይ የቆመ ነጭ መኪና ይታያል።

ባለ ጥቁር ቀለም ያለው ኤፕሰን XP-4105 አታሚ በነጭ ዳራ ላይ በግንባር ቀርቧል። መካከለኛው ክፍል የመቆጣጠሪያ ፓነል እና ትንሽ ማያ ገጽ አለው። በታችኛው መጋቢ ላይ የሂሳብ ትምህርት ወረቀቶች እየታተሙ ሳለ፣ የላይኛው ሽፋን ስር ሌላ ወረቀት ተቀምጧል።

አንዲት ሞዴል በፋሽን መድረክ ላይ በነጭ ባለ መስመር ቀሚስ ተራመደች። ልብሱ ከታች በቀይ፣ ቢጫና አረንጓዴ ቀለም ያሸበረቀ ነው። ትልቅ ፀጉርና ብርቱካናማ የፀሐይ መነጽር አድርጋለች። ባለብዙ ቀለም የአንገት ሐብል ለብሳለች።

ጉንጉንና ባህላዊ ነጭ ልብስ የለበሰች አንዲት ሴት ማይክሮፎን ይዛ እየዘፈነች ነው። በልብሷ ላይ ቀይ፣ ቢጫና ሰማያዊ ጥለት ያለው ዳር ይታያል። ድምፃዊትዋ የየትኛው የሙዚቃ ዘውግ ታዋቂ ናት?

ሦስት ሞዴሎችን በደን የተሸፈነ በሚመስል ቦታ ላይ ። ሁለቱ ሴቶች በሮዝ ቀለም ያሸበረቁ ነጭ ጋዋኖችን ለብሰዋል። መሃል ላይ ያለው ወንድ ነጭ ልብስ ለብሶ ፈዛዛ ሮዝ ሻርፕ በአንገቱ ላይ አድርጓል። ከበስተጀርባ ዛፎችና ቁጥቋጦዎች ይታያሉ።

አንድ ባህላዊ አንጥረኛ በጥንታዊ ሽመና መሳሪያ አማካኝነት ነጭ ጥጥ እየሸመነ ነው። ጨርቁ ላይ ቀይ፣ ቢጫ እና ጥቁር ቀለማት ያላቸው ሰንሰለቶች ይታያሉ። ሽመናው በቤት ውስጥ የተሰራ የእንጨት እና የቀርከሃ መዋቅር ውስጥ ተዘርግቷል።

ሶስት ልጆች በደስታ እየሳቁ ከሚፈስ የውሃ ቧንቧ ስር ቆመዋል፡፡ በሰማያዊ ልብስ የለበሰው ልጅ የውሃውን ፍሰት በእጁ ለመያዝ ይሞክራል፡፡ ከበስተጀርባው የተደራረቡ እንጨቶች ሲኖሩ፣ ሌሎች ሰዎች ደግሞ ይመለከታሉ፡፡

ሰማያዊ ሰማይና የተራራ ሰንሰለቶች ከበስተጀርባው ባለበት ክፍት ቦታ ቢጫና አረንጓዴ አበባዎች ሞልተው ቀርበዋል። በረጅም ርቀት ደግሞ ደብዛዛ የአየር ጭጋግ አለ።

በድስት ውስጥ እየተዘጋጀ ያለ ጥቁር ቡናማና ቅባት የበዛበት ወጥ ያሳያል፤ ወጡ በውስጡ የተቀቀሉ እንቁላሎች እና የስጋ ቁርጥራጮች ያሉት ሲሆን የኢትዮጵያ ባህላዊ ምግብ አይሆንም?

የዘይት ፋብሪካን የሚያሳይ ሲሆን፣ ሰራተኞች በታሸጉ የዘይት ምርቶች ዙሪያ ሲሰሩ ይታያሉ። ይህ ፋብሪካ በየቀኑ ምን ያህል የዘይት ምርት ማምረት የሚችል አቅም አለው?

አንድ ቀይ ቀበሮ የሚመስል እንስሳ በድንጋያማ ቦታ ላይ ተቀምጧል። እንስሳው ቀይ ቡኒ ፀጉርና ነጭ ጉሮሮ አለው። አካባቢው የደጋ ምድር ሲሆን ፀሐይ ስትወጣ ወይም ስትጠልቅ ነው። ይህ የአፍሪካ ቀበሮ የሚመስል እንስሳ በአገር ውስጥ ስሙ ማን ነው?

ቢጫ ድሪያ ቀሚስ የለበሰች ሴት ከትልቁ የሃረር ግንብ አጠገብ ቆማለች። ይህ ግንብ የአንድ ሰው ምስል እና የአማርኛ ጽሑፍ አለው። ሰዎች በመንገዱ ስር ይራመዳሉ።

ጥቁር ፓወር ባንክ በኬብል ነጭ ስማርት ፎን ጋር ተያይዟል። ኬብሉ ሁለቱንም ዲቫይሶች ለመሙላት ያገለግላል። ስልኩ ላይ አንድ ድረ-ገጽ ተከፍቶ ይታያል። ዲቫይሶቹ በንጹህ ነጭ ጀርባ ላይ ተቀምጠው ቀርበዋል። የፓወር ባንኩ ጠፍጣፋ አራት ማዕዘን ቅርፅ አለው።

ቡናማ ባለ ብዙ ፎቅ ሕንፃ በነጭና ቀይ ሪባኖች ያጌጠ ነው። መሃል ላይ 'ኢንጆይ ካፌ እና ሬስቶራንት' የሚል ትልቅ ምልክት አለበት። የውጭው ክፍል በምግብ ሥዕሎች የተሞሉ መስኮቶች አሉት። ሬስቶራንቱ መቼ የተከፈተ ነው?

ደረጃማ የእርሻ መሬቶች በኮረብታማ ቦታዎች ላይ ሲሆኑ፣ አረንጓዴ የሰብል እርሻዎች ከ ቡናማ ባዶ መሬት ጋር ተቀላቅለዋል። ጥቂት ቤቶች ከላይ በስተግራ ሲታዩ፣ ዛፎች ደግሞ በመስኩ ተበታትነዋል። እርሻዎች በአካባቢው ለሚኖሩ ማህበረሰቦች እንዴት ዘላቂነት ያለው ኑሮን ሊያቀርቡ ይችላሉ?

ተጓዦች በሳር የተሸፈኑ የደጋ ቦታዎች ላይ ይጓዛሉ። የወፍራም ሣር እና የጊንዛ ዛፎች ስፍራውን ይሞላሉ። ከበስተጀርባ በደመና የተሸፈኑት ትላልቅ ተራሮች አሉ። ይህ የተፈጥሮ መልክዓ ምድር በከፍተኛ ከፍታ ላይ ይዘልቃል።

ቀይ ጣሪያ እና ባለ አራት ማዕዘን ቅርጽ ያለው የኢትዮጵያ ቤተ ክርስቲያን ነው። ህንፃው በትልቅ ለምለም አረንጓዴ የሳር ሜዳ የተከበበ ነው። ወደ ቤተ ክርስቲያኑ የሚወስድ ደረጃ አለ። ይህ ታሪካዊ ቦታ ነው?

ከአፈር ላይ የተቆፈረ ጎደሬ (ስዊት ፖቴቶ/ያም) ነው ። ቀይ ቡኒ በሆነው አፈር ላይ የጎደሬው ፍሬ እና አረንጓዴ ቅጠሉ ተቀምጧል ። የመኸር ወቅት ወይም የእርሻ ሥራ ውጤትን ያመለክታል።

አበቦቹ ደማቅ ቢጫ ቀለም ያላቸው ሲሆን የትራምፕት ወይም የመለከት ቅርጽ አላቸው። በትላልቅ እና ጥቁር አረንጓዴ ቅጠሎች ባሉት ተክል ላይ አሉ። ከእነዚህ አበቦች መካከል ሦስቱ በግልጽ የወጡ ሲሆኑ አራተኛው አበብ ደግሞ እየወጣ ያለ ነው፡፡

ቡናማ የእንጨት እጀታ ያለው የእጅ መጋዝ ። እጀታው ለመያዝ ቀዳዳዎች ያሉት ሲሆን የብረቱ ቢላዋ ደግሞ ትልልቅ፣ ጥርስ የሚመስሉ ጠርዞች አሉት። ጀርባው ነጭ ነው።

መካከለኛ ቡናማ ቀለም ያለው የቆዳ ሳንዳልን ያሳያል። ሳንዳሉ የጎን መቆለፊያ ያለው የቁርጭምጭሚት ማሰሪያ ሲኖረው፣ የፊት ክፍሉ ደግሞ በቅርጫት መልክ የተሸመነ ነው?

በባህላዊ ትሪ የቀረበው የኢትዮጵያ ምግብ ነው። በትልቅ እንጀራ ላይ የተዘጋጀው የምግብ አይነት፤ ቀይ ወጥ፣ ቢጫ አልጫና ጎመንን የመሳሰሉ የተለያዩ የወጦችና ሰላጣዎች ውህድ ነው። የኢትዮጵያዊ ምግቦችን ውበትና የእንግዳ ተቀባይነት ባህልን ያንጸባርቃል።

የማሆጋኒ ቀለም ያለው ትልቅ ቁምሳጥን በብርሃን ቀለም ባለው ክፍል ውስጥ አለ። ቁምሳጥኑ አራት በሮች ያሉት ሲሆን፣ በሮቹ የእንጨት ፓነሎችና ብርማ መያዣዎች አሏቸው። ግድግዳው ነጭ ሲሆን፣ ወለሉ ደግሞ ግራጫ ቀለም አለው። ቁምሳጥኑ የተሠራው ክምንድነው?

ረዥም የአስፓልት መንገድ ወደ ሩቅ እየሄደ ነው። በጎን በኩል በርካታ ባለ ብዙ ፎቅ መኖሪያ ህንፃዎች ተደርድረዋል። መንገዱ በየጥቂቱ በተተከሉ መብራቶች አጊጧል። በአድማስ በኩል ደጋማ መሬት አለ። ሰማዩ ደብዛዛና ጭጋጋማ ነው።

በዚህ ክፍል ውስጥ ዘመናዊና ግራጫ ቀለም ያለው ሶፋ በሰማያዊና በግራጫ ነጠላ መደራረብ ባለ ምንጣፍ ላይ ተቀምጧል። የሶፋው የእጅ መደገፊያዎች ከጎን መጽሔት ማስቀመጫ ያላቸው ሲሆን ጥቁርና ሰንጠረዥ ያለው ግድግዳ ላይ ቢጫ ቀለም ያለው ሥዕል ተሰቅሏል።

ዘጠኝ ወጣት ወንዶች ብስክሌታቸውን ይዘው ክፍት በሆነ ቦታ አቅጣጫቸውን ወደ ግራ አዙረዋል። ሰዎቹ በተለያዩ ልብሶች ከሰማያዊና ቀይ ጃኬት እስከ ነጭ ሹራብ ድረስ ለብሰው አረንጓዴውን ገጽታ ይመለከታሉ።

አበበ ቢቂላ የተሰኘህ የኢትዮጵያ የመጀመሪያው የኦሊምፒክ ማራቶን ያሸነፈ ሯጭ ሲሆን። አበበ ቢቂላ የተወዳደሩበት የሩጫ ሜትር ምን ያህል ነበር? ከየት አገርስ ተወዳደረ?

አንጋፋ ባለሥልጣናትና እንግዶች በአንድ የውጭ ዝግጅት ላይ ተቀምጠዋል። ብዙዎቹ ሱፎችንና መደበኛ ልብሶችን ለብሰዋል። ከፊሎቹ ደግሞ ነጭ ሸሚዞችን ለብሰዋል። ቦታው በነጭ ጨርቅ ጣሪያ የተሸፈነ ነው። ከታች “አዲስ የዜና ዘገባ” የሚል ጽሑፍ አለ።

አረንጓዴ ቅጠሎችና ጥቁር ሐምራዊ ግንድ ያለው የጎመን ተክል በመሃል ላይ ተተክሏል። ተክሉ በቡና እና ሌሎች አረንጓዴ ቅጠላማ ተክሎች መካከል ነው። የደመቀው ፀሐይ ብርሃን በቀይ አፈር ላይ ያረፈ ሲሆን በስተፊት በኩል ሌሎች አነስተኛ ተክሎች ተንሰራፍተዋል።

አንድ ሰውዬ ነጭ ሸሚዝና ግራጫ ካፖርት ለብሶ በብዙ ሰዎች ትከሻ ላይ ተቀምጧል። እጆቹን ወደላይ ዘርግቶ ሲደሰት ይታያል፤ በዙሪያው ያሉት ብዙ ሰዎችም እጃቸውን ወደላይ ዘርግተዋል። የዚህ ትልቅ ደስታ ምክንያት የሃይማኖት ስብሰባ ወይስ የምርጫ ድል ሊሆን ይችላል?

አንድ ትልቅ አረንጓዴ የሰብል ማጨጃ ማሽን መሃል ላይ ቀርቧል። ኦፕሬተሩ በማሽኑ ላይ ቆሞ ይታያል። ሌሎች ሰራተኞች ደግሞ የተሰበሰበውን ምርት ለመቀበል መሬት ላይ ተቀምጠው ስራ ላይ ናቸው። ሰፊው ሰማያዊ ሰማይ ከላይ ይገኛል።

የመንገድ ዳር ገበያ እና የእለት ተዕለት ሕይወት የተሞላበት የከተማ ስፍራ። ከፊት ለፊት በርካታ ሰዎች ተቀምጠው ምርት ሲሸጡ ይታያል። ከጀርባ የመንገድ ትራፊክ እና ነጭ አውቶቡስ አሉ። አብዛኛው ህዝብ ባህላዊ ልብስ ለብሷል። በዚህ ስፍራ ለሽያጭ የቀረቡት ዋና ዋና ምርቶች የትኞቹ ናቸው?

የተለያዩ ዲዛይኖች እና ቀለሞች ያላቸው የሴራሚክ ወይም የፖርሴል ንጣፎችን ። የንጣፉች ስብስብ የእንጨት መልክ ያላቸውን፣ ከእብነበረድ ጋር የሚመሳሰሉ እና የጂኦሜትሪክ ቅርጽ ያላቸውን ዲዛይኖች ያጠቃልላል። ንጣፎቹ በንግድ መደብር ውስጥ በአቀባዊ ለሽያጭ ቀርበዋል።

ማስታወቂያ የተለጠፈበት ቢጫ ቀለም ያለው፣ ቀይ የጣሪያ ጉልላት እና አርክቴክቸር ቅስቶች ያሉት ሕንጻ በሣር ሜዳ ላይ ቆሟል። ሕንጻው በደሴ ከተማ የሚገኝ የሙዚየም መግቢያ ነው። ሙዚየሞች ምን ዓይነት ቅርሶች ይይዛሉ?

ብዙ ትንንሽ ልጆች ከቤት ውጭ ተሰልፈው ቆመዋል። አብዛኞቹ ልጃገረዶች ሲሆኑ የተለያየ ቀለም ያለው ቀሚስ ለብሰዋል። አንዳንዶቹ ክንዳቸውን ወደ ፊት ዘርግተዋል፣ ምናልባትም የአካል ብቃት እንቅስቃሴ በማድረግ ላይ ናቸው። ከበስተጀርባ ብዙ ቤቶች አሉ። ልጆቹ የት ነው ያሉት?

ሰፋ ባለ አረንጓዴ ደን ውስጥ የብዙ ክብ ቅርጽ ያላቸው ተራሮች አሉ። ኮረብቶቹ በብዛት በደረቀ ሳር የተሸፈኑ ናቸው። ሰማዩ ሰማያዊ ሲሆን ቀኑ ሞቃታማና ፀሐያማ ነው። የእነዚህ ኮረብታዎች መፈጠር በሳይንሳዊ አባባል እንዴት ተብራርቷል?

ፈገግታ የሞላባት ትንሽ ልጅ በጎን ትታያለች። ጥቁር ፀጉሯ በተለያዩ ቅርጾች ተጎንጉኖና ታጥፎ በአንገቷ በኩል አርፎል። ከጎን በኩል አንዱ የጎንጉኖ ክፍል እንደ ቢራቢሮ የተሰራ ነው። የለበሰችው ነጭ ቲሸርት ነው።

አንድ ሰፊ የቤት ውስጥ ባርና ሬስቶራንት በምሽት የሳሎን ክፍል ውስጥ በርካታ ረጅም ጠረጴዛዎች እና አራት ማዕዘን ቅርፅ ያለው ጥቁር ባር አለው። የቡና ቤቱ ጀርባ የመስታወት መደርደሪያዎችና አረንጓዴ የጌጣጌጥ ግድግዳ አለው። የቀረበው አገልግሎት ምንድን ነው?

ጥልቅ ሰማያዊ ቀለም ያለው፣ አንጸባራቂ የፕላስቲክ ሽፋን ያለው የጽህፈት መሳሪያ ። የብረቱ አሠራር ክፍሎች ብርማ እና አንጸባራቂ ናቸው። ከላይ በኩል ደግሞ "ስፒል" የሚለው ቃል በትንሽ መጠን ተጽፏል።

ትልልቅ ቡናማ ካርቶኖች በበርካታ ቁልል ተከምረው ፣ አንዳንዶቹ የእንግሊዝን ባንዲራና "UK aid" የሚል ጽሑፍ የያዙ ሲሆን፣ ከፊት ለፊት ደግሞ የኢትዮጵያ ቀይ መስቀል አርማ አለው። እነዚህ የዕርዳታ እቃዎች ለየትኛው ዓላማ ነው የተላኩት?

ከቀላል ቡናማ እንጨት የተሰሩ አራት የቡና ስርአት ማስቀመጫ እቃዎች በደረጃ ላይ ተደርድረዋል። ከብረት ወይም ከፕላስቲክ ለተሰሩ የቡና ስርአት ዕቃዎች አማራጭ የሚሆኑት እነዚህ የእንጨት እቃዎች ምን አይነት ልዩ ውበት ይሰጣሉ?

ቅርንጫፎቹ ላይ የተንጠለጠሉ ብዙ አረንጓዴ ለምግብነት የሚያገለግሉ የሾላ ፍሬዎች አሉ። ጥቂት ፍሬዎች በዛፉ ግንድ ላይ በብርቱካናማ ቀለም ውስጥ ሲታዩ፣ ሌሎች አረንጓዴ ቅጠሎችና ቅርንጫፎች ይበልጥ ያደምቁታል። ይህ የተፈጥሮ ፍሬ የህይወትን ሙሉነትና እድገትን ይገልጻል፡፡

ከሁለት ተራሮች መሃል የሚፈስስ የቆሸሸ ቡናማ ወንዝ ይታያል። ተራራዎቹ በጥቅጥቅ ያሉ አረንጓዴ ቁጥቋጦዎች የተሸፈኑ ሲሆን፣ ጠጠሮችና ዐለቶችም አሉ። ከላይ በኩል በነጭና በግራጫ ደመናዎች የተሸፈነ ሰማያዊ ሰማይ ይታያል።

ባለሱፍ ልብስ የለበሰ አንድ ሰው ከሰማያዊ የውሃ ቧንቧ የሚፈሰውን ነጭ ውሃ በእጁ ቀድቶ እየጠጣ ነው። በርካታ ወንዶች በውሃው ምንጭ ዙሪያ ቆመዋል።

ጥቁር እና ነጭ ፎቶግራፍ በጠፍጣፋ መሬት ላይ በፈረስ የሚጎተት ጋሪ አለ። መሃል ላይ አንድ ነጭ ወይም ፈዛዛ ቀለም ያለው ፈረስ በወንጭፍ ታስሮ ቆሟል። ፈረሱ ቀጭን የሚመስል ሲሆን ጭንቅላቱ ወደ ግራ ዞሯል።

ቀይ ጽሑፍ ያለበት ጥቁር ዳራ አለው። ከላይ "መረቅ" የሚል የአማርኛ ቃል በቀይ ቀለም ተጽፏል። ከሱ በታች ባለው ካሬ ውስጥ በቀይ መስመሮች የተሻገሩ ጥቁር እና ነጭ ነጠብጣቦች ያሉት የመጻፍ ሽፋን ።

ይህ ሰንደቅ ዓላማ ሰማያዊ፣ ነጭ እና ቀይ ሆኖ ሦስት አግድም ቀለሞችን የያዘ ነው። በመካከለኛው ነጭ መስመር ላይ ባህላዊ ክብ ጎጆ ቤት (ቱኩሉ) ምልክት ይታያል። ይህ ሰንደቅ ዓላማ የኢትዮጵያ የትኛውን ክልል ወይም ብሔር ይወክላል?

ሁለት ወደ ተቃራኒ አቅጣጫ የዞሩ ጥንድ ጫማዎች ጎን ለጎን ተቀምጠዋል። የጫማዎቹ ቀለም ጥቁር ሲሆን አነስ ያለ ተረከዝም አላቸው። በጎን በኩል ደግሞ ወርቃማ ማስጌጫ አብሮን አለ።

ጥልቁጫማ ጸጉር ያለው የዱር አሳማ በሳር ሜዳ ላይ ቆሟል። አፉን ከፍቶ የሚንቀሳቀስ ሲሆን፣ አፍንጫው ሮዝማ ቀለም አለው። ከጀርባው ላይ አንድ ረጅም ጅራት ያለው ጥቁር፣ ነጭና ብርቱካንማ ቀለም ያለው ወፍ አርፏል።

አንድ የፕላስቲክ ከረጢት ሙሉ "ማካሮኒ" ፓስታ በቅርብ ቀርቦ ይታያል። ከረጢቱ በውስጡ ባለው ፓስታ የተሞላ ነው። ከላይ በግዕዝ "ቦዔዝ ማካሮኒ" የሚል ጽሑፍ አለ።"500g" የሚል ክብደት ተጽፏል።

ጥቁር እና ነጭ ፎቶግራፍ ብዙ ፈረሰኞችን በጦርነት ሜዳ ያሳያል። ወታደሮች በረጃጅም ዛፎች አቅራቢያ ሳር ባለው ቦታ ፈረሶቻቸውን እየጋለቡ ሲፋለሙ ይታያሉ። ጦርና ጠመንጃ የመሰሉ መሳሪያዎችን ይዘዋል። ይህ የፈረሰኞች ጦርነት የተካሄደው በየትኛው ታሪካዊ ዘመን ነው?

ሰማያዊ ልብስ የለበሱና ቀይ ባሬታ ያደረጉ የፖሊስ አባላትን ሰልፍ ያሳያል። የፖሊስ አዛዦች ይመስላሉ የሚባሉ ሁለት ወንዶች በሰማያዊ ልብስ ከለበሱት ወታደራዊ አባላት ጋር እየተጨባበጡ ሰላምታ ይሰጣሉ። ሰዎቹ በግቢው ውስጥ ቆመዋል።

በቀይ የሽቦ መሶብ ላይ በተቀመጠ ትልቅ ክብ ሳህን ውስጥ በሰፊ እንጀራ ላይ የተለያዩ ወጦች ቀርበዋል። ከበጉ ሥጋ ወጥ እስከ ቅጠላ ቅጠል ድረስ በዙሪያው ተደርድረው በግልጽ ይታያሉ። ምግቡ የበዛና የተለያየ ነው።

የካቲካላ መጠጥ ጠርሙሶች በአንድ ላይ ተደርድረዋል። በአንደኛው ጠርሙስ ላይ ቀይ መለያ ስም ሲኖር፣ በሌሎቹ ላይ ብርቱካናማ ቀለም ያለው መለያ ስም አላቸው። መለያዎቹ "ካቲካላ" የሚል ስም እና የሰውን ምስል ይዘዋል።

የአፍሪ ሄርባል አሎ ቬራ ሳሙና ማስታወቂያ ነው። አረንጓዴ ቀለም ያለው ሳሙና በአፍሪካ ቅርጽ አርማ ያለው ሲሆን ከሱቅ ምርቱ ጋር የአሎ ቬራ ቅጠሎችና የቅጠሉ ቁርጥራጮች አሉ። ከበስተጀርባ ጥቁር አረንጓዴ የእንጨት ጠረጴዛ አለ።

ባለ መነጽር የሆነ ሰው የቅርብ ፎቶ ተነስቷል። ግራጫ ጃኬት፣ ሰማያዊ ሸሚዝ እና ባለ ጥለት ክራቫት አድርጓል። ሰውየው በግልጽ ወደ ፊት ይመለከታል። ከበስተጀርባ በብርቱካንና ቢጫ ቀለም የተነጠፈ ግድግዳ አለ።

አንዲት ሴት ሐምራዊ ስፖርት ማሊያ እና ግራጫማ ጥብቅ ሱሪ ለብሳ፣ በጥቁር ትሬድሚል ላይ በፍጥነት እየሮጠች ነው። ፀጉሯን ከኋላዋ ሰብስባ ከፊት ለፊቷ ያለውን ስክሪን ትመለከታለች።

በረጅም መስመሮች የተተከለ ሰፊ ጥቅል ጎመን እርሻ ነው። እፅዋቱ ለምለምና ጤናማ ሆነው እስከ አድማስ ድረስ ይዘልቃሉ። ከኋላ ባሉት ተራሮች ሥር፣ ይህ ትዕይንት ትልቅ የሰብል ምርትንና የአገርን የግብርና ልማት አቅም ያመለክታል።

በቀኝ በኩል ያለው ግድግዳ ደማቅ ሰማያዊ ቀለም ነው። ከግድግዳው ጋር የተጣበቀ ጥቁር ቡኒ የእንጨት በር ይታያል። በግራ በኩል ደግሞ ከጭቃ ወይም ከጡብ የተሠራ እና ቡኒ ቀለም ያለው የሕንፃ ግድግዳ አለ፡፡

ጫማዎቹ ነጭ የቆዳ ስፖርት ጫማዎች ሲሆኑ፣ በጎን በኩል ሶስት ነጭ መስመሮች እና በጫፍ ላይ የተሰነጠቀ ነጭ የጎማ ጣት መከላከያ አላቸው። ጫማዎቹ በትንሹ ያረጁ ቢመስሉም ገመዶቻቸው ታስረዋል።

ባለ ፈዛዛ ቀለም ሸሚዝ የለበሰ፣ በቅርብ የተቀረጸ የመካከለኛ ዕድሜ ሰው ፊት ነው። ትንሽ ፂምና ኮስ የለውም። ሰውየው ቀጥ ብሎ ወደ ፊት በመመልከት በጥሞና ያለ አገላለጽ አለው።

ሦስት ልጆች ባህላዊ የኢትዮጵያ ነጭ ልብስና የራስ መሸፈኛ ለብሰዋል። ሜዳ ላይ ሆነው ጎበጥ ያሉ የእንጨት ዘንጎችን ይዘው ለውጊያ እየተዘጋጁ ነው። ከኋላቸው በአጥር የታጠረ አረንጓዴ የሳር ምድርና ፍየል አለ። ልጆቹ የሚያደርጉት ጨዋታ ወይም ውጊያ ምን ይባላል?

5 ሊትር ሰማያዊ የፕላስቲክ ፈሳሽ ሳሙና መያዣ ነው። መያዣው መያዣ እጀታ እና ጠመዝማዛ መክደኛ አለው። በትልቁ ነጭ ቀለም "Largo" ተብሎ ተጽፏል። ከላይ በስተቀኝ በኩል "New" የሚል ትንሽ ጽሑፍ አለ።

ከበርካታ ዛፎች በታች ባለ ቀለም የተቀቡ ባህላዊ የጌጥ ቅርጫቶች በረጅም መስመር ተዘርግተዋል። ቅርጫቶቹ በቀይ ንጣፍ መንገድ ላይ ለሽያጭ ቀርበዋል። ሰዎች በዙሪያው ቆመው ወይም ተቀምጠዋል።

የቡና ተራ የሚል ጽሑፍ የቡና መሸጫ ሱቅ ላይ ይገኛል። ከእንጨት የተሰራው ሱቅ የውጪ መቀመጫ ያለው ሲሆን፣ በላዩ ላይ ለመብራት የሚያገለግሉ አምፖሎች ተሰቅለዋል።

ከተለያዩ አምራቾች የተገኙ ብዙ የቢራ ጠርሙሶችን ይዟል። አረንጓዴ፣ ቡናማ እና ጥቁር ጠርሙሶች አሉ። ከታች ደግሞ የተወሰኑ የቢራ አይነቶችን በቅርበት የሚያሳዩ ጥቂት ካርዶች ተለጥፈዋል። ከመካከላቸው አንዱ የቢራ ብርጭቆ አለው።

ከጣሪያው ጋር በተሰሩ መስኮቶች በኩል ብርሃን የሚቀበል ምቹ የሆነ ሰገነት ክፍል። ክፍሉ ላይ ለስላሳ ግራጫማ ወይም ነጭ የሶፋ ስብስብ፣ ትናንሽ የጌጥ ትራሶችና በእንጨት እና ብረት የተሰራ የቡና ጠረጴዛ አለ። ከኋላ በኩል ደግሞ ነጭ የመደርደሪያ ማስቀመጫ።

ጥርት ባለ ብርሃን የተሞላው የሆቴል አቀባበል (Reception) ጠረጴዛ ቡኒ ቀለም አለው። ከፊት ለፊት የሆቴሉ አርማ እና "Global Hotel" የሚለው ስም ጎልቶ ይታያል። የአቀባበሉ ጠረጴዛ የቱሪስቶችን ትኩረት እንዴት ሊስብ ይችላል?

ሰን ቺፕስ የሚል ጽሑፍ ያለበት ቢጫ የቺፕስ ከረጢት ይታያል። አዲስ መሆኑን የሚገልጽ ጽሑፍ ያለበት ሲሆን የፀሐይ ስዕል ከላይ በኩል ቀርቧል።

ባለ ነጭ እና አረንጓዴ አውቶቡሶች በረድፍ በቆሙበት ስፍራ ላይ ብዙ ሰዎች ተሰብስበዋል። አንዳንዶቹ ዕቃ የጫኑ ተሽከርካሪዎችን ይገፋሉ። ቦታው የአውቶቡስ መቆሚያ ቦታ ነው። ተሳፋሪዎችና የጫኝ ሰራተኞች በጭቃማ ሜዳው ላይ ቆመዋል።

ሞዴሏ ጥቁር ጃኬት እና ሚኒ ስኪርት ለብሳለች። ልብሱ በሲልቨር ቀለም ያጌጡ የዲዛይን ክፍሎች አሉት። እሷም ሎፈርስ ጫማ አድርጋለች። የለበሰችው የአለባበስ ዘይቤ ሞደርን እና ቦልድ ነው ።

ሦስት ሰዎች በባህላዊ ነጭ ልብስ ለብሰው በድንጋይ መንገድ ሲሄዱ ይታያሉ። ከበስተጀርባ የተጫነ አህያ ከወንድየው ጋር አብሮ እየተጓዘ ነው። መሬቱ ደረቅና መንገዱ በድንጋይ የተነጠፈ ሲሆን ጉዞው ወደ ገበያ ይመስላል። እነዚህ ሰዎች ወደ የትኛው አካባቢ እየተጓዙ ይሆን?

የማስታወቂያው ማዕከላዊ ክፍል በሳንታ ኮፍያ ያጌጠ ነጭ የውሃ ማቀዝቀዣ ማሽን ነው። የዋናው ምርት ዋጋ በቅናሽ ቀርቧል፤ ቀድሞ 39,095 የነበረው ዋጋ አሁን 35,186 ሆኗል።

በኢትዮ ቴሌኮም የተዘጋጀ ማስታወቂያ ነው። ፈገግ ያለ ፂም ያለው ሰው ሞባይል ይዞ ይታያል። ከስር በኩል የተለያዩ የጥቅል አማራጮች ተዘርዝረዋል፤ ጽሑፉ "እጅግ በጣም ቅናሽ!" የሚል መልዕክት አስተላልፏል

የከተማ አካባቢን ነው። በአንድ በኩል ለግንባታ ስራ የተለጠፈ ቢጫና አረንጓዴ የቆርቆሮ አጥር አለ። አንድ ሰው ከጥላ ስር ተቀምጦ ምናልባትም ሻይ ወይም ቡና ይሸጣል። የእግረኛ መንገዱ በኮብልስቶን የተሰራ ነው። አንድ ግራጫ መኪና በመንገድ ዳር ቆሟል።

ጥቁር የእጅ ባትሪ ዘላቂ ዲዛይን አለው። ቅርጹሲሊንደራዊ ሲሆን መያዣው ለስላሳ ነው። በቀይ የተከበበ ትልቅ ቀይ አዝራር ለማብራት እና ለማጥፋት ያገለግላል። ሌንስ በሚመስል አንጸባራቂ ክፍል ብርሃን ይፈነጥቃል። ይህ የእጅ ባትሪ ለጨለማ ጊዜ አገልግሎት ምቹ ነው።

ለባህላዊ ውሹ የስልጠና ማዕከል የተሰራ ትልቅ የማስታወቂያ ፖስተር አለ። በፖስተሩ ላይ በርካታ ወጣት ወንዶችና ሴቶች የተለያዩ የውጊያ እንቅስቃሴዎችን እያደረጉ ነው።

በሰዎች ፊት ለፊት አራት መጠቅለያ የተደረገባቸው ሽልማቶችና የሰርተፍኬት ወረቀቶች በጠረጴዛ ላይ ተቀምጠዋል። ከበስተጀርባ በነጭ ድንኳን የተሸፈነ ክፍት ቦታ ነው። ተማሪዎቹ ምን አይነት የትምህርት ወይም የሙዚቃ ፕሮግራም ነው የሚማሩት?

በደረቀ ቡናማ ተበዝግታ የትኩረት ደማቅ፣ ባለ ብዙ ቀለም ላባዎች ያላት ወፍ፣ ብሉብሮት የምትመስል፣ ጮክ ብላ እየዘመረች ነው። ወፏ በጭጋጋማ የጥጥ የመሰለ የእፅዋት ጫፍ ላይ ተቀምጣለች፤ ደረቷ ላይ ብሩህ ሰማያዊ እና ቀይ-ቡናማ ቀለም አላት።

ሁለት ወንዶች በቡና እርሻ ውስጥ ቆመዋል። እያንዳንዳቸው በተሞሉ ቡናማ ቅርጫቶች ውስጥ የበሰለ ቀይ የቡና ፍሬዎችን ይዘዋል። በመካከላቸው ባለው የቡና ዛፍ ላይ ብዙ ፍሬዎች አሉ። ሰዎቹ በተፈጥሯዊ አረንጓዴ አካባቢ ፈገግ እያሉ ይወያያሉ።

የህዝብ ተወካዮች ምክር ቤት አባላትን ተሰብስበው ንግግር ወይም መግለጫ እየተደረገለኛው ሲሆን በዚህ ስብሰባ ላይ በሃገሪቱ እየተደረጉ የሚገኙ አጠቃላይ ነገሮች ላይ ምክክር እሚያደርጉ ሲሆን ጥያቄም አዘጋጅተው ጠቅላይ ሚኒስትሩን ያፋጥጡጣል ።

በጥቁር ጠርሙስ ውስጥ ቀይ ወይን አለ። ጥቁር ቀለም ባለው መለያው ላይ "ገበታ" የሚል ስም ከጥንታዊ ቅርጽ ጋር ተጽፏል። ከታች ደግሞ "ወይን ከኢትዮጵያ" የሚል ጽሑፍ አለ። ይህ ወይን ለየትኛው ልዩ በዓል ተመረጠ?

አባቱ በመሃል በኩል ቆሟል፤ ነጭ፣ ባህላዊ ጥልፍ ያለው ሸሚዝ ለብሷል። ራሰ በራ ሲሆን ጥቁር ፂም አለው። እጁን በትልቁ ሴት ልጁ ትከሻ ላይ አድርጎ ፈገግ ብሏል።

በምስሉ ላይ ብዙ ልጆች በትምህርት ቤት ዩኒፎርም ለብሰው በአሸዋማ መጫወቻ ስፍራ ላይ በደማቅ ቀይና ሮዝ መጫወቻዎች ሲዝናኑ አለ። አብዛኞቹ በግንባታ ላይ ባሉ ነጫጭ ህንጻዎች ፊትለፊት ይጫወታሉ። ይህ መጫወቻ ስፍራ ለህጻናቱ ደስታ ምን ያህል አስተዋጽኦ ያደርጋል?

ከፍተኛ ጥራት ያለው የኮሪደር ዕቃ ነው። ከጨለማ እንጨት የተሰራ ነው። የአለባበስ ዕቃ ማስቀመጫ መስተዋት እና በአራት መንጠቆዎች ልብስ መስቀያ አለው። ከታች ደግሞ ለጫማ ወይም ለሌሎች ነገሮች የማጠራቀሚያ ካቢኔት ተገንብቷል።

ምሽት ላይ የቤት ውጭ ግብዣ በብዙ ሰዎች የታጨቀ ይመስላል። ጥቁር የጠረጴዛ ልብስ ያለበት ክብ ጠረጴዛ፣ የወርቅ ሳህኖች፣ ብርጭቆዎች እና ብርቱካናማ አበባዎች በቅንጅት ይታያሉ። ቦታው በሚያብረቀርቁ መብራቶች እና ባለ ብዙ ቀለም ብርሃን ያሸበረቀ ነው።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ ቅዱሳን መካከል ድንግል ማርያም እና ቅዱስ ጊዮርጊስ ይጠቀሳሉ። ድንግል ማርያም በምን በምን ትታወቃለች ለምንስ ትከበራለች?

በትሪ ላይ የተደረደሩ ዘጠኝ ወታደራዊ ምልክቶች አሉ። ምልክቶቹ የካሞፍላጅ ዲዛይን አላቸው። ከላይ በአምስት ምልክቶች ላይ የወርቅ ኮከቦች እና የአበባ ቅርጾች አሉ። ከታች በኩል ደግሞ ወርቃማ ሰረዝ እና ኮከቦች አሉ። እነዚህ ምልክቶች በሠራዊት ውስጥ ያሉ ደረጃዎች ያሳውቃሉ።

ጨለም ባለ ጫካ ውስጥ አንድ ቡናማ ቀለም ያለው የእንስሳ ዝርያ በዛፎች መካከል ተደብቋል። ሰውነቱ ላይ ጥቁር ነጠብጣቦች ሲኖሩት፣ ዓይኖቹ በብርቱካንማ ብርሃን ያንጸባርቃሉ። ዛፎች እና ጥቁር ቅጠሎች አካባቢውን ይከብባሉ። ይህ እንስሳ የየትኛው አይነት ዝርያ ነው?

የአበባዎቹ ቀለም ደማቅ ቀይ ሲሆን ከበስተጀርባ ጥቅጥቅ ያሉ ቡናማ የዛፍ ግንድዎች ይገኛሉ። እነዚህ ደማቅ ቀይ አበባዎች ያሏቸው ዕፅዋቶች ምን ዓይነት ዕፅዋቶች ሊሆኑ ይችላሉ?

ሁለት ረጅም ሰማያዊና ነጭ የኢንዱስትሪ መጋዘኖች በረጅም ሜዳ ላይ ተገንብተዋል። መጋዘኖቹ በብርሃን የብረት ጣራና በትንሽ አራት ማዕዘን መስኮቶች ያሸበረቁ ናቸው። ከፊት ለፊት ክብ ትልቅ የውኃ ማጠራቀሚያ ገንዳ ይታያል። መጋዘኖቹ የት አካባቢ ይገኛሉ?

ጥቁር ሰማያዊ ልብስና ጥቁር ክራባት ያደረገ አንድ ሰው በቆመበት ንግግር ያደርጋል። ከጀርባው በእንግሊዘኛ እና በአማርኛ የጽሑፍ ፊደሎች ያሉት ሲሆን ንግግሩ ከህዝብ ግንኙነት ወይም ከመንግስት መረጃ ጋር የተገናኘ ጉዳይ ይናገራል።

የሥላሴ ቤተ ክርስቲያን የሥነ-ሕንፃ ጥበብ በአሮጌ ሕንፃ መልክ ይቀርባል። ታሪካዊው ቤተ ክርስቲያን በከፍተኛ ደረጃ በጥንቃቄ የተሰራ ሲሆን፣ ጥቂት ምእመናን ከቤተ ክርስቲያኑ ውጪ ይገኛሉ።

ሁለት ህፃናት በደረቅ መሬት ላይ ተቀምጠው የቦርድ ጨዋታ ይጫወታሉ። በወንበዴ (ማንካላ) ቅርፅ የተቀረጹ ጉድጓዶች በምድር ላይ ተሰራርተዋል። የግራው ልጅ ሰማያዊ ልብስ ለብሷል፣ የቀኙ ልጅ ደግሞ ሐምራዊ ልብስ ለብሷል። በአካባቢው የአፍሪካ መንደር ቤቶች አሉ።

የተለያዩ ቀለማትን ያዋቀረ ላባ ያላት ወፍ በዛፍ ቅርንጫፍ ላይ ቆማለች። ይህቺ ወፍ ካሏት ቀለማት መካከል ሰማያዊ፣ አረንጓዴ፣ ቢጫ እና ሌሎችም አሉ። ይህቺ ወፍ መጠሪያ ስሟ ምንድን ነው?

በመደብር መደርደሪያ ላይ ለሽያጭ የቀረቡ የንፅህና መጠበቂያ ዕቃዎች። ከታች ወይንጠጃዊ ፓኬጆች በብዙ ረድፍ ተደርድረዋል። ከላይ ደግሞ ሰማያዊና ነጭ ቀለም ያላቸው ሳጥኖች ተቀምጠዋል።

አንድ ሰው በማር ወለሎች እና በሺዎች የሚቆጠሩ ንቦች መሃል አለ። ከስር ደግሞ በመቶዎች የሚቆጠሩ የመስታወት ማሰሮዎች በማር ተሞልተው ተደርድረው አሉ።

በጥቅሉ ሰሌዳ ላይ ለመጻፍ እና ለማጥፋት የሚያገለግሉ ዕቃዎች ስብስብ ነው። አንድ ግራጫ ማጥፊያ ከታች ጥቁር ጨርቅ አለው። ሁለት ነጭ ብዕሮች ደግሞ ጥቁር እና ሰማያዊ መክደኛ ያላቸው ናቸው። ዕቃዎቹ ለትምህርት ወይም ለቢሮ አገልግሎት ተስማሚ ናቸው።

የመጠቅለያ ገመድ ያለው ሰማያዊና ነጭ የሾርትሃንድ ደብተር በነጭ ዳራ ላይ ተቀምጧል። የደብተሩ ሽፋን 'ሲነርላይን' እና 'ሾርትሃንድ ኖትቡክ' የሚል የእንግሊዝኛ ጽሑፍ አለው። ሽፋኑ ባለ ብዙ ቀለም የሞገድ ቅርጾች አሉት። ደብተሩ ለፈጣን የአጻጻፍ ልምምድ ያገለግላል።

በዚህ የቅርብ ፎቶ፣ አራት ቀይ ሽንኩርቶች ከረጅም አረንጓዴ ቅጠሎቻቸው ጋር ከመሬት ተነቅለው ተይዘው ይታያሉ። የስንኩርቶቹ ሥሮች በግልጽ ሲታዩ፣ ከበስተጀርባ ሰፊ አረንጓዴ የእርሻ መሬት ይገኛል። ይህ ቀይ ሽንኩርት አሁን ለመሰብሰብ ዝግጁ የሆነ ምርት ይሆን?

አንዲት ሴት በረጃጅም ተራሮች ዳርቻ ላይ ቆማለች። ሴትየዋ ጥቁር ልብስ ለብሳ፣ ባክፓክ ተሸክማ ትሬኪንግ ፖል ከፍ አድርጋለች። ከኋላዋ ለምለም አረንጓዴ የሸለቆ መሬት ተንጣሎ ይገኛል። ሰፊ ሜዳና ኮረብታማ ቦታዎች አሉ። ሰማዩ በደመና ተሸፍኗል።

ሰማያዊ ዳራ ላይ ሁለት የክሌር (Clere) ንፁህ ግሊሰሪን (pure glycerine) ጠርሙሶች ተቀምጠዋል። ሁለቱም ግልፅ ጠርሙሶች ሰማያዊ ክዳን ያላቸው ሲሆን፣ የሴት ምስል እና የውሃ ጠብታ ይታይባቸዋል። የትልቁ ጠርሙስ ታችኛው ክፍል ላይ ጥቁር የባርኮድ ምልክት አለ።

ከብርሃን ቡኒ እንጨት የተሰራ ዘመናዊ በር ቀርቧል። በሩ አራት አራት ማዕዘን ቅርጽ ያላቸው የመስታወት ክፍሎች አሉት። በግራ በኩል ረዥም የብረት መያዣ ተገጥሞለታል። በዙሪያው ያለው ግድግዳ በቀለሙ ገለልተኛ ነው።

መሬት ላይ ለሽያጭ የቀረቡ በርካታ የትምህርት መጽሐፍት አሉ። ከፊሎቹ የአማርኛ ሲሆኑ ሌሎች ደግሞ 'ኢንግሊሽ ፎር ኢትዮጵያ' ተብለው ተሰይመዋል። መጽሐፎቹ በተለያዩ ቀለሞች ተቆልለዋል። ከጎናቸው በሳጥን ውስጥ ብዙ እስክሪብቶዎች እና አንዳንድ ነጭ ትናንሽ እቃዎች አሉ።

የተለያዩ የህፃናት ጫማዎች በሰማያዊ፣ ቢጫ፣ ሮዝ፣ ቀይ እና ቡናማ ቀለሞች መሬት ላይ ተበትነው ይታያሉ። ጫማዎቹ የቴኒስ፣ የቁርጭምጭሚት ቦት እና ተንሸራታች (flats) ጫማዎችን ያካትታሉ። አብዛኛዎቹ ጫማዎች ማሰሪያዎች ወይም መንጠቆዎች አላቸው። ጫማዎቹ በፓርኬት ወለል ላይ ተቀምጠዋል።

ከላይ በእንግሊዘኛ ከታች በአማረኛ ፊደላት ተፅፏል። በቀይ ቀለም "ቲቶ የመኪና መሸጫ" ድርጅት የመግቢያ በር ነዉ። ከቀኝ በኩል የቤት መኪና ምስል አለ። ቤቱ በግራ ያለዉ አረንጓዴ ቀለም ተቀብቷል። ድርጅቱ የት ከተማ ይገኛል?

የተለያዩ ስእል ያለባቸው እቃዎች በተለያየ ቀለም ተቀምጠዋል ከነዚህም ዉስጥ ሰመያዊ፣ ቡኒ እና አረንጓዴ የተወሰኑት ሲሆኑ በወረቀት ላይም የሚሰጡት ምስል አርፎበታል።

አንድ ወጣት ጥቁር ሱሪና ግራጫ ጃኬት ለብሶ ከረጢት የጫነ ተንቀሳቃሽ ጋሪ እየገፋ መንገድ ላይ ነው። ከረጢቶቹ የድንጋይ ከሰል ይመስላሉ፣ ከበስተጀርባ ትላልቅ የጭነት መኪኖችና አረንጓዴ ዛፎች አሉ፤ ወጣቱ ጠዋት በማለዳ የከሰል ጭነቱን ወዴት ለማድረስ እየጣረ ነው?

አንድ ሰው በሱፍ ለብሶ በግራጫ ሶፋ ላይ ተቀምጦ ሲናገር ቀርቧል። ከኋላው የገጠር ፔይንቲንግ አለ። የታችኛው ክፍል ላይ ጥቁር እና ብርቱካንማ ግራፊክስ አለ። በላዩም ላይ "ሕጋዊና ህገወጥ ስደት"የሚል ጽሑፍና ጥቅስ ተጽፏል። በግራ ጥግ ላይ ክብ ሎጎ አለው።

ይህ ምስል በቀለም ያሸበረቀች ክብ ሳህን ያሳያል። ሳህኗ ነጭ መሠረት ሲኖራት፣ መሃሉ በቀይ አበባ እና በቢጫ፣ በሰማያዊ እና በአረንጓዴ ቅጠሎች ተውቧል። የሳህኗ ጠርዝ ደግሞ በቀይ ያጌጠ ሲሆን፣ በአጠቃላይ ባህላዊ የቤት ዕቃ ትመስላለች።

የተለያዩ የቸኮሌት እና የከረሜላ ምርቶች በሱቅ መደርደሪያዎች ላይ ተደርድረው አሉ። ምርቶቹ በሳጥን እና በጥቅል ቀርበዋል። እያንዳንዱ የዋጋ ምልክት አለው። "ስኒከር"፣ "ሚልኪ ዌይ" እና "ሬስ" የሚሉ ስሞች በግልጽ አሉ። እነዚህ ምርቶች የትኛው አገር ነው የሚመነጩት?

አንድት እናት እንጀራ እየጋገረች ነው ። በርካታ ምጣዶችን ጥዳ በተራ እየጋገረች ነው ። ሌሎቹ የተከደኑ ሲሆኑ ፊት ለፊት ያለው ገና ሊጡ ተጋግሮ ሳይከደን ይገኛል። እሷም ጥቁር ጥምጣም በራሷ ላይ አስራለች።

በነጭ ዳራ ላይ ሰማያዊና ቡናማ ቀለም ያለው አርማ ቀርቧል። መሃሉ ላይ ነጭ ክበብ ውስጥ ቆሞ የቆመ አጋዘን አለ። ከሱ በላይ“ከ ፲፱፻፮ ዓም ጀምሮ” የሚል ጽሑፍ አለ። ከታች “ብሔራዊ” እና “ናሽናል አልኮሆል እና ሊከር ፋክተሪ” የሚሉ ቃላቶች አሉ።

ከካተርፒላር ኩባንያ የተገኘ ትልቅ ቢጫ ቡልዶዘር ነው። ይህ ከባድ የግንባታ መሣሪያ ሰፋፊ ጥቁር ጎማዎች አሉት። ከመሠረታዊ ክፍሉ ፊት ለፊት ሰፋ ያለ የአፈር መግቻ (ዶዘር ብሌድ) ተያይዟል። ከላይ ጥቁርና ሰፊ የአሽከርካሪዎች ክፍል አለው።

የተደመሰሰ ህንፃ ፍርስራሽ አድገዎል። ወድቆ የወጣ ሲሚንቶና ሌሎች የግንባታ እቃዎች በየቦታው ተበትነዋል። በሰዎች የተደራረበ የነፍስ አድን ስራ በጀርባው በኩል አለ።

ጠቆር ያለ የፊሊፕስ ሲዲ ማጫወቻ ነው። የሲዲ መክደኛው ክፍት ሲሆን በውስጡ የገባ ሲዲ አለው። ሲዲ ማጫወቻው በታችኛው መሃል ላይ ዲጂታል ማሳያ እና ከሁለቱም በኩል ድምጽ ማጉያዎች አሉት። አምፒ-ስሪ ሲዲ ፕሌይባክ ተብሎ በግልጽ ተጽፏል።

ታቦቱ በቀይና ሰማያዊ ጨርቅ ተሸፍኖ በልዩ ሁኔታ ተዘጋጅቷል። በዓሉን ለማክበር ምእመናን በነጭና በቀይ የሃይማኖታዊ ልብሶች ደምቀው ታቦቱን ዙሪያ በመሆን ሃይማኖታዊ ስርዓቱን ይፈጽማሉ።

አምበር ቀለም ባለው ጠርሙስ ውስጥ የተቀመጠ የሐበሻ ቢራ ያለ ሲሆን ጠርሙሱ በጥቁር እና ወርቃማ መለያ ላይ የሰውን ፊት ምስል እና "ሐበሻ ጎልድ ጎልድ" የሚል ጽሑፍ በአማርኛ እና በእንግሊዝኛ አለው። ጠርሙሱ ላይ ጥቁር ካፕ ክዳን አለው።

ሶስት ሴቶች በባህላዊ የኢትዮጵያ ልብስ ለብሰው ከወንድ ጋር ይጨፍራሉ። ወንዱ ነጭ ሸሚዝ እና ሱሪ አድርጓል። ሴቶቹ አረንጓዴ ቀሚሶችና ነጭ ጥለት ያላቸው ቀበቶዎች አላቸው። በዙሪያው ብዙ ሰዎች ለትዕይንቱ ተሰብስበው ተመልካችነት ይይዛሉ።

አንድ ጥቁር የብረት ድስት ውስጥ ቀይና ቢጫ ቅልቅል ያለው፣ በአረንጓዴ ቃሪያ ያጌጠ ምግብ ተቀምጧል። ከምግቡ ቀጥሎ ሁለት ቁርጥ ቡናማ እንጀራዎች በምግቡ መሃል ላይ በንጹህ ነጭ ሳህን ላይ ተደርድረዋል። ምግቡ በጥቁር ዳራ ላይ ተነስቶ ይታያል።

የጨለማ ቀይ ዳራ ያለው ይህ ምስል ስለ አክሲዮን ሽያጭ ዝርዝር መረጃዎችን በአማርኛ ያቀርባል። በስዕሉ ላይ በርካታ የገንዘብ ተስፋ የሚሰጡ ዝርዝሮች ሲኖሩ፣ በአንዳንድ ፊደላት ላይ የቀይ ቤት ምልክት አሉት።

ትልቅ ብርቱካናማ-ቡናማ እንቁራሪት ወደ ውሃው ውስጥ እየገባ ወይም እየዘለለ የሚገኝበት ጊዜ ቀርጿል። የእንቁራሪቱ የኋላ እግሮች ከውሃው በላይ ከፍ ብለው ወደ ላይ የተዘረጉ ሲሆን፣ ሰውነቱ እና ጭንቅላቱ ደግሞ ከውሃው ወለል በታች ሆነዋል።

ከአግድም ጋር ቀጥ ብሎ የተቀመጠ ሰማያዊ የላባ ብዕር በአራት ማዕዘን ቢጫ-ቡናማ ፍሬም ውስጥ ይገኛል። የላባው ብዕር ከታች በቀኝ በኩል 'ኢፕድ' የሚል የአማርኛ ቃል በሰማያዊ ፊደላት ተፅፏል። የነፃነት፣ የብዕር ኃይል ምልክት ሆኖ ያገለግላል።

ሰዉነት ቢሻውን በጥቁር ልብስና ቀይ ክራባት ያሳያል። ከጀርባው የኢትዮጵያ እግር ኳስ ፌዴሬሽን አርማ (ዋሊያ) ያለበት የባንዲራ ቀለማት ይታያል። እሳቸው የአሰልጣኝነት ቦታ ይይዛሉ?

ልብስ ማጠቢያ ማሽን ሲሆን ነጭ አካልና ሰማያዊ መክደኛ ያለው ባለ ሁለት ክፍል መሣሪያ ነው። ልብሶችን ለማጠብና ውኃ ለማስገባት የሚያገለግሉ ማዞሪያ መቆጣጠሪያዎች ከላይ አሉት። ለቤተሰብ አገልግሎት የሚውል ተግባራዊ ምርት ነው።

የዌይሞ አርማ ያለበት ነጭ ዝግ መኪና በመንገድ ላይ ቆሟል። መኪናው በላይኛው ክፍል ላይ በብዙ ካሜራዎች ተጭኗል፣ ከበስተጀርባ ቡናማ ጡብ ያላቸው ህንፃዎችና አረንጓዴ ዛፎች ይታያሉ።

ትኩረቱ መሃል ላይ በቆመው ብርቱካንማና ቡኒ ዕጣን ማቃጠያ ላይ ነው። የዕጣን ጭስ ወደ ላይ ይወጣል፤ ማቃጠያው በረጅም አረንጓዴ ቅጠሎች፣ ቀይና ቢጫ የአበባ ቅጠሎች መካከል ተቀምጧል።

ባዶ ክፍል ረጅም ጠረጴዛዎችና ወንበሮች አሉት። ከፊት ለፊት ሁለት ትላልቅ ጥቁር ሰሌዳዎች (chalkboards) ይታያሉ። መብራቶች ክፍሉን ያበራሉ። ክፍሉ ለትምህርት ዝግጁ ነው?

አንድ ጥቁርና ብርማ የፀጉር መቁረጫ ማሽን በበርካታ የቁመት መቆጣጠሪያ ማበጠሪያዎችና ተጨማሪ እቃዎች ተከቧል። የፀጉር መቁረጫው ዲጂታል ማሳያ አለው። ከታችም የኃይል መሙያ ኬብል፣ ዘይትና መጥረጊያ ብሩሽ አሉ።

በቅርብ ርቀት የተነሳው ምስል በሴት እጅ ላይ ያለ የአልማዝ ቀለበትን ያሳያል። ቀለበቱ ትልቅ መካከለኛ ክብ አልማዝ ያለው ሲሆን፣ በብዙ ትናንሽ ፈርጦች ያጌጠ ነው። ይህ ቀለበት ለምን ዓላማ የሚውል ይመስላችኋል?

ውብ የሆነ የተፈጥሮ ገጽታ ነው። ረዣዥም እና ጥቅጥቅ ያሉ ዛፎች በግራ በኩል ተሰልፈው ይገኛሉ። መሬቱ በአረንጓዴ ሳር የተሸፈነ ክፍት ሜዳ ነው። ከላይ ያለው ሰማይ ደማቅ ሰማያዊ ሲሆን ነጭ እና ትላልቅ ደመናዎች በላዩ ላይ ይንሳፈፋሉ።

ቡናማ ቀለም ያለውና በጎን ላይ ነጭ ቀጥ ያሉ መስመሮች ያለው የኩዱ ሚዳቋ በእርጥብ ቦታ ላይ ቆሟል። ረጅም ጠምዛዛ ቀንድ ያለው ሌላ ሚዳቋ ከኋላ ይታያል። እንስሳቱ በደረቁ ዛፎችና ቁጥቋጦዎች በተሞላ ብርቅዬ ጫካ ውስጥ አሉ።

በሰልፍ ላይ ያሉት ፈረሰኞች ነጭና ግራጫማ ፈረሶችን ቀይ ፀጉር ባለው ጌጣጌጥ አስውበው ይዘዋል። ፈረሰኞቹ ጦር እና የኢትዮጵያ ባንዲራዎችን ይዘዋል። ይህ ሰልፍ በየትኛው የኢትዮጵያ ባህላዊ ክብረ በዓል ላይ የሚታይ ሊሆን ይችላል?

ይህ ዘመናዊ የሚመስል የኮንፈረንስ አዳራሽ በነጭ የጠረጴዛ ልብስ በተሸፈኑ ጠረጴዛዎች እና በቀይ ወንበሮች በ'U' ቅርጽ ተዘጋጅቷል። ክብ ቅርጽ ያለው የጣሪያ ማስጌጥ በብርሃን የተሞላ ነው። ይህ የስብሰባ ዝግጅት አብዛኛውን ጊዜ ለየትኛው ዓይነት ኦፊሴላዊ ወይም ትምህርታዊ ስብሰባ ይመረጣል?

ብዙ ነጭ ሸሚዝ የለበሱ ሰዎች በጋማ ታንኳዎች ላይ ተቀምጠው በሰፊ ውሃ ላይ ይቀዝፋሉ፡፡ ታንኳዎቹ በብዙ ረድፍ ተሰልፈው ወደ ፊት ይጓዛሉ፡፡ ከበስተጀርባው የተራሮች እና የዛፎች ስብስብ ያለበት መርከቦች አሉ፡፡

የቀይ ቡናማ ቆዳ ያለው አጋዘን በአረንጓዴ ሳር የተሸፈነ ሜዳ ላይ ቆሟል። የእንስሳው ቀጫጭንና ረዣዥም እግሮች ከሰውነቱ ጋር ይጣጣማሉ። ወደ ኋላ የተጠመዘዘ ቀንድ ያለው ሲሆን በዓይኖቹ ዙሪያ ጥቁር ነጠብጣቦች አሉት።

ረጃጅም ቅጠሎች መካከል አንድ ትልቅ አረንጓዴ ዱባ በስቶ ከሥሩ ባለው ቡናማ የሳር ክምር ላይ ተቀምጧል። የዱባው ግንድ በግልጽ ስለሚታይ ትኩረቱ በዋናነት በእጽዋቱ ላይ ነው።

በጥቁር ቡናማ የእንጨት ጠረጴዛ ላይ የሚያብረቀርቅ ወርቃማ ቀለም ያለው የበር መቆለፊያ ሲሊንደር ተቀምጧል። ከሲሊንደሩ ጋር የተያያዘ አንድ ቁልፍ እና ተጨማሪ ሁለት ብርማ ቁልፎች ቀለበት ላይ ታስረው ከሥሩ አሉ። በየትኛው ዓይነት በሮች ላይ ለመጠቀም ተመራጭ ነው?

የተለያዩ አይነት የእጅ ስራ የሆኑ መብራቶችን ያሳያል። አብዛኞቹ መብራቶችጥቁር፣ ነጭ፣ እና ግራጫን ጨምሮ በጂኦሜትሪክ ንድፎች የተሰሩ ናቸው። በተጨማሪም ከታች ትናንሽ ዘመናዊ የጠረጴዛ መብራቶች አሉ። ይህ የማስጌጫ ስራ ከየትኛው ባህል ጋር ይያያዛል?

ከስድስት የሚበልጡ በጎች በሳር ሜዳ ላይ እየሰማሩ ነው። የገለባ ክዳን ካለው ክብ የጭቃ ቤት አጠገብ አንዲት ሴት ዱላ ይዛ ቆማለች። ከኋላ የእንጨት አጥርና ብዙ ዛፎች አሉ።

በረጃጅም አረንጓዴ ቅጠሎችና በሚያንዣብቡ አረንጓዴ ፍሬዎች የተሞላ የዛፍ ቅርንጫፍ ። ቅርንጫፉ ጥቂት የፈካ ቢጫ አበቦች ሲኖሩት፣ ከበስተጀርባው ደግሞ ደብዛዛ ተራሮችና ተክሎች ይታያሉ። የተፈጥሮው ብርሃን በቅጠሎችና ፍሬዎች ላይ ይወርዳል።

አንዲት ወጣት ሴት ባህላዊ ነጭ፣ ቀይ እና ጥቁር ጥልፍ ያለው የሐበሻ ቀሚስ አድርጋለች። ፈገግ ብላ፣ ከሰማያዊ ሶፋ ላይ ተቀምጣ፣ ብርሃን ያለበት ክፍል ውስጥ በደስታ ደምቃለች።